የምሽት ምስል ከቤት ውጭ ያለ ምግብ ቤት ያሳያል። ደንበኞች በጠረጴዛ ዙሪያ ተቀምጠው ምግብና መጠጥ ይወስዳሉ። ቀይ መጋረጃዎችና ደብዛዛ መብራቶች ደስ የሚል ድባብ ፈጥረዋል። ይህ ቦታ ለምሽት ግብዣ ምቹ ነው?

ከ30 የሚበልጡ ወንዶችና ወጣቶች በአፈር መሬት ላይ ተቀምጠው፣ ወታደራዊ ልብስ የለበሱ ሰዎች ከበስተጀርባ ቆመው ይታያሉ፤ የሰዎቹ ድብርት እና የውትድርና አባላት መኖራቸው በዚህ ስብስብ ውስጥ ምን አይነት ሁኔታ ወይም ገጠመኝ እየተከናወነ እንዳለ ይጠቁማል?

አንድ ሰው በሰማያዊ ጂንስ ሱሪና በነጭ የስፖርት ጫማዎች በእንጨት ላይ ተቀምጧል። ጂንስ ሱሪው ከታች በኩል ክሮች ተንጠልጥለዋል፤ ጫማው ደግሞ ጥቁር እና ቀይ መስመሮች አሉት። በአሁኑ ጊዜ ወጣቶች ዘንድ ተወዳጅ የሆኑ ሌሎች የጫማ ዓይነቶች ምን ምን ናቸው?

ወንዶች ዩኒፎርም ለብሰው በጠባብ የከተማ መንገድ ላይ ተሰልፈው ቆመዋል። አብዛኞቹ ጥቁር ሰማያዊ ልብስና ኮፍያ አድርገዋል፤ ከኋላ ያሉት ደግሞ አረንጓዴ ሸሚዝ አላቸው። ከግራ በኩል ሰማያዊ መኪና ትንሽ ክፍል ይገኛል። ይህ ስብስብ ለየትኛው ዓላማ ተሰብስቧል?

ጥቁር ቀበቶ ያለው ሰው ነጭ የታይኳንዶ ልብስ ለብሷል። አንድ እግሩ ላይ ቆሞ በብረት በትር እርዳታ ሚዛኑን ይጠብቃል። ሰውዬው ወደ ፊት እያየ እጆቹን ከፍ አድርጎ አቋቋም ይዟል። ለአካል ጉዳተኞች የስፖርት ዝግጅት ነው?

ባነሩ በዋናነት ቀይ ፊደልና ነጭ ጀርባ ያለው ሆኖ ከህክምና ተቋም ጋር የተያያዘ ማስታወቂያ ነው። አገልግሎት የሚሰጥባቸው የህክምና መሳሪያዎች ምስሎችና የሚሰጧቸው አገልግሎቶች ተዘርዝረዋል። በተጨማሪም ስልክ ቁጥሮችና የድርጅቱ ስም በትልቁ ተጽፏል። ማስታወቂያው በዋናነት የሚተዋወቀው የትኛው የጤና አገልግሎት ነው?

በላይኛው መደርደሪያ ላይ ብዙ ቁጥር ያላቸው አቮካዶዎች እና በታችኛው መደርደሪያ ላይ ደግሞ ቢጫ ሎሚ ወይም ሌሎች ቢጫ ፍራፍሬዎች አሉ። እነዚህ ፍራፍሬዎችና አትክልቶች መደርደር እና መከመር የገበያውን ስሜት እንዴት ይነካል?

አስራ ሁለት ያህል በደማቅ ቀለም የተቀቡ እና በአንድ ላይ የተደረደሩ ክብ ቅርጾች አሉ። እያንዳንዱ ክብ ቅርጽ የጂኦሜትሪክ እና የፀሐይን ጨረሮች የሚመስሉ ንድፎች አሉት። ንድፎቹ እንደ ብርጭቆ ዶቃዎች የሚታየው ቁሳቁስ ነው። እነዚህ የሚያማምሩ ቅርጾች ምን ዓይነት ባህላዊ አጠቃቀም አላቸው?

በቆርቆሮና በደረቅ እንጨት በተሰራ መጠለያ ውስጥ ሦስት ፍየሎች ቆመዋል። አንዷ ቡናማና ነጭ ስትሆን፤ ሌላዋ ወደ ካሜራው ትመለከታለች። እነዚህ ፍየሎች በምን ዓይነት የአየር ንብረት ውስጥ የሚገኙ ይመስላሉ?

ጥቅጥቅ ያለ፣ ደማቅ አረንጓዴ ቅጠሎችና ትናንሽ የቢዥ ቀለም ያላቸው ፍሬዎች/አበቦች ያሳያል። ከቅጠሎቹ መሃል ቀይ ፍሬም ይታያል። ዕፅዋቱ ጤናማና ጥቅጥቅ ያለ ነው። ይህ ተክል ለመድኃኒትነት ያገለግላል?

ባሕላዊ ነጭ ልብሶችንና ኮፍያዎችን የለበሱ ሁለት ወንዶች፣ አንደኛው በፈረስ ላይ ሌላኛው ደግሞ በአህያ ላይ ሆነው በአፈር መንገድ ላይ ሲጓዙ፣ ይህ የትራንስፖርት ሁኔታ የገጠር አካባቢን የዕለት ተዕለት ሕይወት እንዴት ይገልጻል?

ነጭ ዳቦ ተቆርጦ በቅርበት ቀርቧል። የዳቦው ቅርፊት ወርቃማ ቡናማ ቀለም ያለው ሲሆን በውስጡ ጥቃቅን የጥቁር ሰሊጥ ፍሬዎች አሉ። ዳቦው ቀይ በሆነ ነገር ላይ የተቀመጠ ሲሆን ከበስተጀርባ የተንጣለለ ሰማያዊ ጨርቅ አለ። ዳቦው በቅርብ ጊዜ የተጋገረ ነው?

ጥልቀት በሌለው ነጭ ሳህን ላይ የባህር ምግብ ያለው ስፓጌቲ ተቀምጧል። ዋናው ምግብ በሎብስተር ጥፍሮችና በስጋ የተጌጠ ነው። በተጨማሪ በቅቤና በparsley ቅጠል ተቀላቅሏል። ይህ ምግብ የየትኛው አገር ባህላዊ ምግብ ነው?

ወንበር ለቢሮ አገልግሎት ተብሎ የተሰራ ሲሆን፣ የእግር ማስቀመጫም አለው። በአብዛኛው ቀን ወንበር ላይ ለሚቀመጡ ሰዎች፣ ይህ ዓይነቱ ወንበር ለጤናቸው የሚሰጠው ዋና ጥቅም ምንድን ነው?

ብዙ ወንዶችና ሴቶች በሰማያዊ ወንበሮች ላይ ተቀምጠው የቤት ውስጥ ስብሰባ ያደርጋሉ። በርካታ ሰዎች የፊት ጭንብል ያደረጉ ሲሆን፣ ከበስተጀርባው የፖለቲካ ፓርቲ ስም በግድግዳው ላይ ተጽፏል። ይህ ስብሰባ የየትኛውን የፖለቲካ ፓርቲ ውይይት ያሳያል?

አንድ ትልቅ ጥቁር ቡኒ ውሻ በደረቅ መሬት ላይ ተቀምጧል። ጆሮዎቹ ቆመዋል፣ ጅራቱ ዝቅ ብሎአል፣ ትኩር ብሎ ይመለከታል። ከበስተጀርባ የተራራማ መልክዓ ምድር ይታያል። ውሻው ምን እያሰበ ነው? የተራሮቹ ከፍታ ምን ያህል ነው?

አሥራ ስምንት ሰዎች ያሉት ቡድን በምሽት በተሸለሙ የመስታወት ሕንፃ ፊት ለፊት ቆሟል። ግራና ቀኝ የኢትዮጵያና የድርጅት ባንዲራዎችና ሌሎች ምልክቶች አሉ። አብዛኞቹ ሰዎች ጥቁር ወይም ሰማያዊ ልብስ ለብሰዋል። እነዚህ ግለሰቦች የትኛውን ጉዳይ ይወክላሉ?

ይህ ዲጂታል መመዘኛ መሣሪያ ክብደት ለመለካት ያገለግላል። መሣሪያው ሰማያዊና ነጭ ሲሆን፣ በላዩ ላይ ቁጥሮችን የሚያሳዩ ሶስት ስክሪኖች አሉ። ከታች አራት ማዕዘን ቅርፅ ያላቸው የቁጥር መቆጣጠሪያ ቁልፎች አሉት። የዲጂታል መመዘኛ መሣሪያዎችን በንግድ ቦታዎች መጠቀም ለምን አስፈለገ?

ጥቁር መደርደሪያዎች ላይ የተለያዩ የልደት በዓል እቃዎች ተደርድረዋል። ሮዝ፣ ሰማያዊና አረንጓዴ የፓርቲ ኮፍያዎች፣ ሳህኖች፣ ሻማዎችና ሌሎች ማስጌጫዎች በመብራት ስር ይገኛሉ። ለየትኛው የዕድሜ ክልል የሚሆን በዓል ሊሆን ይችላል?

ብርሃን በሌለበት ክፍል ውስጥ፣ በርካታ ልጆች በተንጠለጠለ አምፖል ሥር መሬት ላይ ተቀምጠው ያጠናሉ። ልጆቹ የተለያየ ቀለም ያላቸው ልብሶችን ለብሰው መጻሕፍትን ከፍተው የቤት ሥራቸውን እየሠሩ ነው፤ መብራቱ መጥፋቱ ለልጆቹ ትምህርት እንቅፋት ይሆናል?

በአንድ የእርሻ መሬት ላይ አንድ ጥቁርና አንድ ነጭ በሬዎች በእንጨት ቀንበር ታስረው መሬት ሲያርሱ ይታያሉ። በሬዎቹ ትላልቅና ወደ ጎን የተዘረጉ ቀንዶች አሏቸው። ከበሬዎቹ ጀርባ አንድ ገበሬ ቆሞ ሲታይ፣ በስተጀርባ ትላልቅ ተራሮችና ደመናማ ሰማይ ይገኛሉ።

የኢትዮጵያ የቡና ሥነ-ሥርዓትን ያሳያል፤ ትሪ ላይ ባህላዊ ጀበናዎች፣ የከሰል ምድጃው እና ትንንሽ ስኒዎች ከትንሽ ቡና ጋር በመንፋት ተዘጋጅቶ የቀረበ አይሆንም?

ጠቆር ያለ እና ወዛማ ሰው ሠራሽ ወይም ተፈጥሯዊ ፀጉር ጥቅልሎች በትንሽ ሞገድ መልክ ተጠቅልለው ቀርበዋል። የፀጉር አበጣጠርን ለመለወጥ ወይም ለመጨመር ያገለግላሉ። እነዚህ በጥራት እና ርዝመት የሚለያዩ የፀጉር ማስረዘሚያዎች ናቸው። ጥሩ የተፈጥሮ ፀጉር ከሰው ሠራሽ ፀጉር የሚለየው እንዴት ነው?

በነጭና ሐምራዊ ባህላዊ ልብስ የለበሱ ወጣቶች ከባህላዊ የከብት እርባታ ማሳያ አጠገብ በቡድን ቆመዋል። የሜርካንቶ የሚመስል ፅሁፍ ያለው ቦርሳ ከመካከላቸው አለ። ይህ የቡድን አቀራረብ ምን ዓይነት ባህል ወይም በዓል ያሳያል?

ብዙ ሰዎች በውጪ አደባባይ ላይ ተሰብስበው የጋራ የጸሎት አምልኮ ያደርጋሉ። በርካታ ተሳታፊዎች ነጭ ልብሶችን ሲለብሱ ከፊሎቹ ደግሞ ተንበርክከው አምልኮ ያቀርባሉ። በስተጀርባ ሐውልት እና ዛፎች አሉ። አምልኮው ከየትኛው እምነት ጋር የተያያዘ ነው?

አቮኩዊን 4% ክሬም ያለው ብርቱካናማ ሳጥን እና ቱቦ ያሳያል፤ ክሬሙ የቆዳ ቀለምን የሚያስተካክል ሃይድሮኪዊኖን የያዘ ሆኖ የቆዳ እንክብካቤ ምርት አይሆንም?

መግለጫ በአንድ ምግብ ቤት ወይም ካፌ ውጭ የተቀመጡትን ማስጌጫዎችና ጠረጴዛ ያሳያል። ቀይና ነጭ ማስጌጫዎች፣ የወይን ጠርሙሶች እና ሴት ሰራተኛ ይታያሉ። ቦታው የእንግዶችን ትኩረት ይስባል?

በርካታ የአንበሳ ሴቶች በደረቅ ቢጫ ሣር ሜዳ ላይ እየሮጡ ነው። ፀሐይማ በሆነ የአፍሪካ ሳቫና አድነው ወይንም ከችግር አምልጠው እየሮጡ ነው። እንስሳቶቹ ጥርት ብለው ይታያሉ፣ ከፊት ያሉት ትኩረት ተሰጥቷቸዋል። አንበሳ ሴቶች ሲያድኑ ምን አይነት ስልት ይጠቀማሉ?

በፀሐይ ብርሃን የተሞላ ተፈጥሮአዊ ገጽታ። በግንባር ቀደምትነት ጎልቶ የሚታይ ነጭ አበባ እና ቀላ ያለ የሚመስል የአበባ ክፍል አለ። አረንጓዴ ቅጠሎችና እሾሆች ባለው ቁጥቋጦ ላይ ይገኛል። ብዙ ቁጥር ያላቸው ነጫጭ የአበባ ብልቶች ወደ ላይ ዘልቀዋል። አበባው የማን ተክል ነው?

ከብረት የተሰራ ጫፉ የሰላ ፒክ አክስ ወፍራም ድንጋይ ላይ ተደግፎአል። የእጀታው እንጨት ፈካ ያለ ቡናማ ነው። መጥረቢያው ጥቁር ቀለም አለው። ድንጋዩ ላይ አረንጓዴ ዕፀዋት ተክለዋል። አካባቢው ላይ ብዙ ሣር አብቅሏል። ድንጋዩ ትልቅና ጠጣር ነው።

ታክሲዎቹ ነጭና ሰማያዊ ቀለም ያላቸው ሲሆኑ፣ አውቶቡሶች ደግሞ በአብዛኛው አረንጓዴ እና ቢጫ ቀለሞች አሉ። በዚህ ዓይነት የተጨናነቀ የመጓጓዣ ስፍራ፣ የትራንስፖርት ተሽከርካሪዎች መዘግየትን እና የአገልግሎት ማነስን ለመቀነስ ምን መደረግ አለበት?

ዘለግ ያለ ጥቁር ፀጉር ያላት ወጣት ሴት ነጭ የሐገር ባህል ልብስ ለብሳለች። ልብሱ ጥቁርና ነጭ የጥልፍ ንድፍ አለው። ወገቧን በባህላዊ መረብ ቀበቶ አጥብቃ ጥቁር ጂንስ ለብሳለች። በወገቧ ላይ የታጠቀችው መረብ ከየትኛው የኢትዮጵያ አካባቢ ነው?

የተፈጥሮ ጠመዝማዛ ፀጉር ያለው ወጣት ያሳያል። ወጣቱ የቼክ ስርዓተ-ጥለት ያለው ሻርፕ በአንገቱ ላይ ጠምጥሟል። ደስ የሚል የፊት ገፅታ እና ገላጭ አይኖች አሉት። ይህ ሰው የየትኛው ጎሳ ወካይ ነው?

ትልቅ ንጹህ የመታጠቢያ ክፍል በውስጡ ሁለት ሲንኮች እና ትልቅ መጸዳጃ ቤት አሉት። ግድግዳዎቹ ነጭ የታይል ሲሆኑ መስኮት እና ሁለት መስተዋቶች አሉ። የሲንኮቹ የታችኛው ክፍል ከእንጨት የተሰራ ነው። በዚህ የመታጠቢያ ክፍል ውስጥ የሻወር ክፍል የትኛው አካባቢ ነው የሚገኘው?

በላዩ ላይ የኢንግሊዘኛ ጽሁፍ ያረፈበት ረጅም ባቡር ተዘርግቷል። የዚህ ባቡር ብዙ ክፍል ነጭ ቀለም ያለው ሲሆን የተወሰነው ክፍሉ ደግሞ ቀይ፣ ቢጫ፣ ጥቁር፣ እና አረንጓዴ ቀለም ተቀብቷል። ይህ ባቡር ከየት ተነስቶ ወዴት ነው የሚሄደው።

ምስሉ የተለያየ መደርደሪያ፣ መሳቢያዎች እና የልብስ መስቀያ ቦታዎች ያሉት ትልቅ የእንጨት ቁምሳጥን ያሳያል። የቁምሳጥኑ በሮች ከላይ ተከፍተው ይታያሉ። ይህ የቁምሳጥን ንድፍ ለልብስ ማደራጀት እንዴት ሊረዳ ይችላል?

ሁለት ታዋቂ ግለሰቦች ቀርበው ግለሰቦቹ ቢል ጌትስ (ቢል ጌትስ) እና ሜሊንዳ ፈረንች ጌትስ(ሜሊንዳ ፍሬንችጌትስ) ናቸው። ቢል ጌትስ (ቢል ጌትስ) መነጽር አድርጎ ጥቁር ሱፍ ለብሷል። ቢል ጌትስ (ቢል ጌትስ) የማይክሮሶፍት (ማይክሮሶፍት) ኩባንያን ሲመሰርት አብሮት የነበረው ግለሰብ ማን ነበር?

አዲስ ዘመናዊ ቤት በሰማያዊ ሰማይ ስር አለ። ቤቱ ሁለት ፎቅ ያለው ሲሆን በረንዳ ላይ የብረት ባላስቴርን ይጠቀማል። ከፊት ለፊት የተነጠፈ ግቢ እና በደንብ የተስተካከለ የአትክልት ስፍራ አለው። የቤቱ አርክቴክቸር ቅጥ ምን ይባላል?

አንድ አትሌት በማይክሮፎን ሲናገር በቅርበት ይታያል። ከጀርባው ብዙ ሩጫ ተሳታፊዎች ቢጫ እና ቀይ እንዲሁም አረንጓዴ ልብሶችን ለብሰው በብዛት ይገኛሉ። ሥፍራው የብዙኃን ሩጫ ውድድር ቦታ ይመስላል። በኢትዮጵያ ለብዙኃን ሩጫ ውድድሮች የሚደረገው ከፍተኛ ተሳትፎ ምን ይነግረናል?

ነጭ የባህል ልብስ የለበሰች ሴት በቤት ውስጥ የቡና ሥነ-ሥርዓት ታከናውናለች። ሴትየዋ ከጀበና ቡና ወደ ኩባያ ትገለብጣለች፤ ከፊት ለፊቷ ባህላዊ መሶብ እና ሌሎች ምግቦች ተዘጋጅተዋል፡፡ ይህ ቡና መቼ እና ለማን ተፈልቶ ሊሆን ይችላል?

ገበያ ውስጥ የተደረደሩ ብዙ አይነት ፍራፍሬዎች ይገኛሉ። ሙዝ፣ ማንጎ፣ ወይን፣ ብርቱካን፣ ሎሚ፣ ፓፓያና አናናስ በከፍተኛ መጠን ተደርድረዋል። ፍራፍሬዎቹ ንፁህ እና ትኩስ ሆነው ቀርበዋል። ፍራፍሬዎችን በጅምላ የመደርደር ዘዴ የገበያውን እንቅስቃሴ እንዴት ይጨምራል?

ብርቱካንማ እና ሰማያዊ ቀለም ያለው ክብ ቅርጽ ያለው አርማ፣ ከታች ደግሞ የአዋሽ ባንክ ስም በአማርኛ እና በእንግሊዝኛ ጽሑፎች መሪ ቃል የተቀመጠው፣ ይህ አርማ የባንኩን ምን ዓይነት አገልግሎትና እሴቶችን ይገልጻል?

ሙሉ በሙሉ ከቀርከሃ የተሠራ የሚያምር አልጋ ይታያል። ነጭ አንሶላ እና ሁለት የጎን ጠረጴዛዎች ያሉት ሲሆን የቡና ማቅረቢያ በትሪ ከአልጋው ላይ ተቀምጧል። ግድግዳው ላይ የጥበብ ሥራ ተሰቅሏል። አልጋውን ከቀርከሃ የመሥራት ጥቅም ምንድን ነው?

ይህ ምስል ጥቁር ቡናማ ቀለም ያለው ፈሳሽ በግልጽ የመስታወት ብርጭቆ እና ማሰሮ ውስጥ ያሳያል። ፈሳሹ በጠረጴዛ ላይ በተነጠፈ ክብ የገመድ ማቴሪያል ላይ ተቀምጧል። ይህ መጠጥ በኢትዮጵያ በብዛት የሚጠጣውን 'ጠላ' ወይም 'ዎይን'ሊሆን ይችላል። መጠጡ ለጤና ምን ዓይነት ጠቀሜታ አለው?

ረጃጅም አረንጓዴ ስንዴ በሰፊ እርሻ ላይ በግልጽ ሰማያዊ ሰማይ ስር ይታያል። በአዝርዕቱ መሀል ጠባብ መንገድ አለ። ከምስሉ ግርጌ የዜና ጽሁፎች በአማርኛ ተፅፈዋል። በእነዚህ ሰብሎች ላይ አየር ንብረት ምን ተጽእኖ ሊያሳድር ይችላል?

አራት የተለያዩ መጠን ያላቸው የብር አልሙኒየም መሰላልዎች በአንድ ላይ ተሰብስበው ይታያሉ። መሰላልዎቹ ከፍተኛ ጥራት ያለው ብረት የመሰለ መልክ ያላቸው ሲሆን፣ ሰማያዊ ቀለም ያላቸው ፕላስቲክ ክፍሎች አሏቸው። እነዚህን መሰላልዎች ለመሸጥ ከማስታወቂያው ሌላ ምን ዓይነት የዋስትና መረጃ ቀርቧል?

ውብ ጥልፍ ያለበት ነጭ የሐበሻ ልብስ የለበሰች ሴት በሰማያዊ ሶፋ ላይ ተቀምጣለች። ቀይ እና ጥቁር የልብሱ ጌጣጌጥ ከሶፋውና ከግድግዳው ሰማያዊ ቀለም ጋር ይስማማል። የሴትየዋ የፀጉር አሰራር ባህላዊ ነው። የልብሱ ጥልፍ ምን ዓይነት ታሪካዊ አመጣጥ አለው?

ደማቅ ቀይ ቃሪያዎች በጥቁር የፕላስቲክ ሽፋን ባለው እርሻ ውስጥ ከግንድ ላይ ተንጠልጥለዋል። እያንዳንዱ ረጅም ቃሪያ ጥቅጥቅ ባለ አረንጓዴ ቅጠሎች መካከል ጎልቱታል፤ ይህም የቃሪያው ብስለት ያመለክታል። የዚህ ዓይነቱ ቃሪያ በዋነኛነት ለየትኛው የአማርኛ ባህላዊ ምግብ ማጣፈጫነት ያገለግላል?

ሶስት የተለያዩ የወርቅና ጥቁር ዶቃዎችን የያዙ የጌጣጌጥ ስብስቦች ቡናማና የእንጨት ዳራ ላይ ቀርበዋል። እያንዳንዱ ስብስብ የአንገት ጌጥና የጆሮ ጌጥን ያካትታል። ይህ ጥንታዊ ንድፍ ያላቸው ጌጣጌጦች በዋናነት ለየትኛው ባህላዊ ሥነ ሥርዓት ሊለበሱ ይችላሉ?

የሚያወራ የሚመስል ወጣት ነጭ ጃኬት እና ሰማያዊ ሱሪ ለብሶ በክፍት ቦታ ተቀምጧል። ጃኬቱ ላይ አረንጓዴ እና ጥቁር ቀለሞች ያሉት ሲሆን፣ ዙሪያው ተቆርጦ የተከመረ እንጨት እና የከሰል ክምር አለ። ይህ ቦታ ለምን ለመቅረጫ ቦታ ተመረጠ?

ቀይ የሆኑ ዋና ርዕሶች በአማርኛ ተጽፈዋል። ከስር በጋዜጣ ቅርፅ የተሸፈኑ የሁለት ሰዎች ጥቁርና ነጭ ፎቶዎች አሉ። የመጽሐፉ ሽፋን ለምን የታተመ ነው?

በርካታ ሮዝ እና ሐምራዊ ቀለም ያላቸው ማስታወሻ ደብተሮች በጠረጴዛ ላይ ተበትነዋል። ደብተሮቹ የዩኒኮርን ምስልና የተለያዩ ንድፎች አሏቸው። እነዚህ ማስታወሻ ደብተሮች ለመጻፍ፣ ዝርዝሮችን ለመሥራትና ለመለጠፍ ያገለግላሉ; እነዚህ ሁሉ ማስታወሻ ደብተሮች አንድ አይነት ዋጋ አላቸው?

ግራጫ ቀለም ባለው የህንጻ ግድግዳ ላይ፣ "የኢትዮጵያ ጉባአ እግዚአብሔር ቤተክርስቲያን" የሚል ስያሜ በአማርኛና በእንግሊዝኛ ተጽፏል። ከስሙ በላይ ቀይ መስቀል ያለበት አርማ ይታያል፤ ስልክ ቁጥርና ኢሜይል አድራሻም ተቀምጧል። ይህ ቤተክርስቲያን በየትኛው የከተማዋ ክፍል አገልግሎት መስጠት ላይ ያተኩራል?

ቤት የሰው ልጅ ለመኖር ከሚያስፈልጉት መሰረታዊ ፍላጎቶች ውስጥ አንዱ ነው። በከተሞች አካባቢ ቤቶች በተለያዩ ውብ ቅርፃቅርፆች ይገነባሉ። ለግንባታ ስራ ምን ምን እንጠቀማለን?

በአካባቢው ባህላዊ ምግብ ቤት ውስጥ የሚመስል ክፍል ውስጥ የእንጨት ጠረጴዛዎችና ወንበሮች አሉ። ወንበሮቹ ከፍ ያሉ ጀርባዎች ሲኖሯቸው፣ ከበስተፊት ደግሞ የቆዳ ትራሶች ያሉት ትናንሽ ወንበሮች ይገኛሉ። ግድግዳው በሥዕሎች ያጌጠ ነው። ትላልቆቹ የጎን ወንበሮችና ትንንሾቹ ወንበሮች ለምን ያገለግላሉ?

ጥሩ ጥራት ያላቸው ባህላዊ ቅርጫቶችና ቀለበት ያለው ማሰሮ በጠረጴዛ ላይ ተቀምጠዋል። በተጨማሪም አንድ ኩባያ ደረቅ መረቅ ያለበት ሳህን አለ። እነዚህ የባህላዊ የምግብ እቃዎች ለየትኛው አገልግሎት ይውላሉ?

ብዙ ደረቅ ቅመማ ቅመሞች እና ዕፅዋት በተለያየ ቡናማ፣ ቢጫ እና ሐምራዊ ቀለሞች ተለይተው በሸራ ጨርቅ ላይ ተከምረው አሉ። በክምሮቹ መሃል ረዣዥም አረንጓዴ የሳር ቅጠሎች ለጌጥ ቀርበዋል። እነዚህ ዕፅዋት በዋናነት ለምን ዓላማ ሊውሉ ይችላሉ?

አንድ የሻይ ኩባያ ትኩስ የዝንጅብልና የሎሚ ውህድ አለ። ኩባያው ላይ የሎሚ ቁራጮች አሉ። ከጎኑ ንጹህ ማር በትንሽ ዕቃ ቀርቧል። ሙሉ ዝንጅብሎች በዙሪያው አሉ። የጤና መጠጥ ነው። ዝንጅብልና ሎሚ ቅዝቃዜ ሲይዝ ለሰውነት ምን ዓይነት ጥቅም ይሰጣሉ?

ክብ አርማ ሰማያዊና ቢጫ ቀለሞች ያሉት ሲሆን የአዲስ አበባ ብዙኃን መገናኛ ኤጀንሲን ይወክላል፤ በውስጡም የግንባታ ቅርጾችና ብዕር ከመብረቅ ምልክቶች ጋር መገኘቱ የመረጃ ስርጭትን አያሳይም?

ሁለት ረጃጅም ፀጉር ያላቸው ጭንቅላታቸው ትንሽ የሆኑ ጌላዳ ዝንጀሮዎች በፀሐይ ብርሃን ስር ተቃቅፈው ተቀምጠዋል። ዝንጀሮዎቹ የፍቅርና የመተሳሰብ ምልክት በማሳየት ወደ አንድ አቅጣጫ እየተመለከቱ ነው። እነዚህ እንስሳት የትኛው የኢትዮጵያ ተራራማ አካባቢ ነዋሪዎች ናቸው?

ይህ ምስል ቢጫ ቀለም ያለው የምስር ወጥ በአንዴ ከእርጥብ እንጀራ ጋር ሌላ ጊዜ ደግሞ በሳህን ውስጥ በላዩ ላይ አረንጓዴ ቃሪያ ተደርጎ አሉ። ይህ ወጥ ምን አይነት ቅመሞች ተጠቅሞ ተዘጋጅቶ ይሆን?

የሴት ልጅ አፍሮ ፀጉር ከግንባሯ ላይ ከብር የተሰራ ጌጥ አድርጋለች። አንገቷ በጥቁራት ዉብ በሆነ የአንገት ማተብ ጭና መስቀል አስጊጧታል። የለበሰችዉ ቀሚስ በጥቁር እና በአረንጓዴ ክር ጥልፍ ተጠልፏል። የየት አካባቢ አለባበስ ነዉ?

ጭ የውስጥ በር እና የትልቅ ቡናማ እንጨት የመሰለ ቁም ሣጥን ያሳያል። የቁም ሣጥኑ በር ከወለሉ እስከ ጣሪያ ሲሆን፣ የብረት እጀታዎች አሉት። ክፍሉ በሥርዓት የተደራጀ ይመስላል። የቁም ሣጥኑ በቂ ቦታ ይይዛል?

ተክል የብርማ-አረንጓዴ ቀለም ያላቸው ቅጠሎች ያሉት ሲሆን የደረቁ ግንዶችም ይታያሉ። ይህ ተክል የትኛው ነው? ይህ ዓይነቱ ዕፅዋት በዋነኛነት ለምን ዓላማ ያገለግላል?

ከተሞች ላይ የተስፋፋ ከፍተኛ ቁጥር ያለው ተመሳሳይ ቢጫ ግድግዳና ቀይ ጣራ ያላቸው የጋራ መኖሪያ ቤቶች ተገንብተዋል። ቤቶቹ በከፍተኛ ደረጃ የተሰባጠሩ ሲሆኑ፣ የከተማ ልማት ፕሮጀክቶችን ያመለክታሉ። በጋራ መኖሪያ ቤቶች ግንባታ በብዛት የሚታወቁ የኢትዮጵያ ከተሞች የትኞቹ ናቸው?

ሰዎች በከተማ መንገድ ዳር ይሄዳሉ። አንድ ሰው በግራጫና ነጭ ሸሚዝ ቢጫ ቦርሳ ይዞአል። አንዲት ሴት ጃኬት እና ቀሚስ ደርባለች። መንገዱ ዳር በቢጫ አጥር የታጠረ ሲሆን ጥቂት መኪኖች እየነዱ ነው። ከሩቅ ትልልቅ ሕንጻዎችና የፔፕሲ ማስታወቂያ አለ።

ከተምር ዘንባባ ዛፍ ላይ የበሰሉ የፍራፍሬ ዘለላዎች በቅርብ ርቀት ይታያሉ። ቡናማና ሞላላ ቅርጽ ያላቸው ፍሬዎች በገመድ መልክ ባሉ ግንድ ላይ ተንጠልጥለዋል። ዙሪያውን የዛፉ ደረቅ ቅጠሎችና የቅርንጫፍ ክፍሎች ይገኛሉ። ፍሬዎቹ ለምን አይነት ምግቦች መጠቀም ይቻላል?

ይህ ባህላዊ መልክ ያለው ምግብ ቤት በስዕሎችና በቅርጻ ቅርጾች ያጌጠ ነው። ከፍ ያሉ የእንጨት ወንበሮችና ጠረጴዛዎች በብዛት ይገኛሉ፤ ከጎን ደግሞ ትልልቅ የቅርጫት ሥራ መሶቦች ይገኛሉ። ይህ ምግብ ቤት የትኛው ከተማ ይገኛል?

ባሕላዊ ልብስ የለበሱ ሰዎች በቡና ሥነ-ሥርዓት ላይ ተቀምጠዋል። ሴትዮዋ ጀበና በእጅ ይዛ ቡና እየቀዳች ነው። በዙሪያቸው አበቦችና የጌጣጌጥ ዕቃዎች ተሰናድተዋል። ወንዱ ከፊት ለፊቱ በተዘጋጀ ትንሽ ጠረጴዛ ላይ ዕጣን እያጨሰ ነው።

የስደተኞች መጠለያ የሚመስል የእንጨት መዋቅር በሰዎች ተጨናንቋል። ሴቶችና ህፃናት ልብሳቸውንና ንብረታቸውን ይዘው በመሬት ላይ ተቀምጠዋል፣ ብዙዎቹም በሂጃብ ወይም የራስ መሸፈኛ አድርገዋል። እነዚህ ሰዎች ከመኖሪያ አካባቢያቸው ለመፈናቀል የቻሉት በምን ዓይነት ግጭት ወይም አደጋ ምክንያት ይሆን?

ሰዎች በፕላስቲክ ተሸፍኖ በተዘጋጀ የግብርና ቦታ ውስጥ ይገኛሉ። ጣሪያው ከእንጨትና ከጥቁር መረብ የተሰራ ሲሆን፣ ረዥም የአፈር መደቦች በነጭ ፕላስቲክ ተሸፍነዋል። ይህ የችግኝ ማፍያ ወይም የዘመናዊ የአትክልት ስፍራ ነው። በኢትዮጵያ ውስጥ ለእንዲህ ዓይነቱ እርሻ የሰብል ዓይነት በብዛት የትኛው ነው?

ይህ ምስል በአዲስ አበባ ከተማ ጎዳናዎች ላይ ብዙ የንግድ ሕንጻዎችን ያሳያል። ሕዝብና ተሽከርካሪዎች በመንገድ ላይ ሲጓዙ፣ በአማርኛ ዜናው ላይ"የከተማው ንግድና ገበያ ቁጥጥር" የሚል ጽሑፍ አለ። ይህ በከተማዋ ውስጥ ያለው የተደራጀ ዕቅድ ለንግድ ማዕከላት መስፋፋት ምን ያህል አስተዋጽኦ ያደርጋል?

ከዛፍ ላይ የተቆረጠ እንጨት በአንድ መቁረጫ ማሽን መሃል ተጋድሟል። ይህ ማሽንም ከጎን በኩል የሚወጣ ብዙ መጠን ያለው ብናኝ አለው ከጀርባም አረንጓዴ የአትክልት ስፍራ ከዛፎች ጋር አለ። የዚህ ማሽን ስራው ምንድን ነው።

ይህ ባለ ሁለት ክፍል ያለው ነጭ የልብስ ማጠቢያ ማሽን ነው። የላይኛው ክዳን ሰማያዊ ሲሆን፣ አራት የመቆጣጠሪያ ቁልፎች አሉት። ማሽኑ የልብስ ማጠብና ማድረቅ ተግባራትን በአንድ ላይ ይሰራል። ለቤት ውስጥ አገልግሎት ምን ያህል አቅም አለው?

ቀይ ቡናማ ጸጉር ያለው የኢትዮጵያ ቀበሮ በድንጋይ ላይ ተቀምጧል። ጆሮዎቹ ቀጥ ብለው ከፍ ያሉ ሲሆን፣ ከፊቱ በስተጀርባ ጭጋጋማ ዳራ ይታያል። ይህ ብርቅዬ እንስሳ በየትኛው የኢትዮጵያ ብሔራዊ ፓርክ ውስጥ በብዛት ይገኛል?

የስድስት በሮች እና ሶስት መሳቢያዎች ያለው ትልቅ የእንጨት ቁምሳጥን ግራጫ ግድግዳ ፊት ለፊት ተቀምጧል። ሁሉም በሮች እና መሳቢያዎች የሚያብረቀርቁ የብረት መያዣዎች አሏቸው። ቁምሳጥኑ የፈካ ቡናማ ቀለም አለው። ይህ ቁምሳጥን ለልብስ ማከማቻ በቂ ቦታ ይኖረዋል?

ጥቁር የ'ናሽናል' የኤሌክትሪክ ምድጃን ያሳያል፤ ምድጃው ላይ ሁለት ማሰሮዎች የተቀመጡ ሲሆን በሩ ላይ ደግሞ ሚል ተለጣፊ መኖሩ ለምግብ ማብሰያ አገልግሎት የሚውል አይደለም?

ይህ ትልቅ፣ ሰማያዊና ነጭ የማተሚያ ማሽን በሰፊ ባነር ላይ ደማቅ ቀለም ያለው ምስል እያተመ ነው። ማሽኑ በቆመ ስታንድ ላይ የተገጠመ ነው። ይህ ዓይነቱ ማሽን በብዛት ለምን ዓይነት ማስታወቂያዎች ያገለግላል?

አንድ ጥንድ ጥቁር፣ ክፍት ጫማዎች (ስሊፐሮች) በእንጨት ወለል ላይ ተቀምጠዋል። ጫማዎቹ በብርሃን ቡናማ ቀለም ባለው ቡሽ የሚመስል ሶል ያላቸው ሲሆን፣ የወርቅ ብረት ማስያዣም አላቸው። እነዚህ ጫማዎች በቤት ውስጥ ይለበሳሉ ወይስ ውጪ?

ፈገግታ ያላቸው አንድ ኦርቶዶክስ ፓትርያርክ በሚመስሉ አባት ነጭ ሻሽ የሚመስል ጨርቅ ይደረግላቸዋል። ጥቁር ካባ አድርገው በብር መስቀልና በሌሎች ጌጦች አጊጠዋል። ይህ ለሀይማኖት አባት የሚደረገው የክብር አቀባበል ምን ያህል ትርጉም አለው?

በከረጢት እና በሌሎች እቃዎች የተጫኑ ሰዎች በግርግር በሚታየው የከተማ መንገድ ሲጓዙ ያሳያል። የፖለቲካም ይሁን የኢኮኖሚ ግጭቶች ሰዎች ከቤታቸው እንዲፈናቀሉ ምን ያህል ያደርጋሉ?

ረዣዥም የሙዝ ዛፎች በአንድ ሰፊ እርሻ ላይ በረድፍ ተክለው ይታያሉ። የእጽዋቶቹ ቅጠሎች ጥልቅ አረንጓዴ ሲሆኑ ከበስተጀርባ በተራሮች የተከበበ ሜዳ አለ። የእንደዚህ አይነቱ ሰብል የውሃ ፍላጎት በደረቃማ አካባቢዎች ላይ ምን ተጽዕኖ ሊያሳድር ይችላል?

የእጅ ኳስ ወይም ደግሞ የመረብ ኳስ ተብሎ የሚጠራ ሲሆን አምስት አምስት የምንጫወተው የጨዋታ አይነት ይሆን። የዚህ ጨዋታ ነጥብ አያያዙ እንዴት ነው?

ጥቁር የክር ዶቃዎች እና ወርቃማ መቃኖች የተንጠለጠሉበት የአንገት ሐብልና የጆሮ ጌጥ ስብስብ ነው። የአንገት ሐብሉ መሃል ላይ ጥንታዊ ሥዕል ያለበት አራት ማዕዘን ቅርጽ ያለው ወርቃማ ጌጥ አለበት። ይህ የጌጣጌጥ ስብስብ የየትኛው ባሕል ውጤት ሊሆን እንደሚችል ይገምታሉ?

ከረጢቶቹ በፕላስቲክ ተጠቅልለው የተደረደሩ ሲሆን፣ የፋብሪካው ወለል ሲሚንቶ ሲሆን፣ ጣሪያው ደግሞ በብረት መዋቅሮች የተገነባ ነው። እነዚህ በፋብሪካው ውስጥ በመሣሪያዎች አጠገብ በፓሌት ላይ የተከመሩት ነጭ ከረጢቶች በውስጣቸው ምን አይነት የጥሬ እቃ ምርት ይዘዋል?

ከተማ ውስጥ የሚገኝ ብርሃን የበዛበት የቀይ ቀለም የብስክሌት መንገድ በምሽት ይታያል። በመንገዱ ላይ ነጭ የብስክሌት ምልክት አለ። የዘመናዊ ሕንፃዎች መስመር በሩቅ በብርሃን ያብረቀርቃል፤ ይህም የከተማዋን ምሽት ያሳያል። በኢትዮጵያ ከተሞች የብስክሌት መንገዶች መዘርጋት ጥቅሙ ምንድነው?

የኮሪያ ኢንተርናሽናል ማስተር ታይኮንዶ ፌዴሬሽን ተወካይ ለተማሪው ሰርተፍኬት ይሰጣሉ። ሁለቱም ባህላዊ የትግል ልብሶችን ለብሰዋል። የዝግጅቱ ስፍራ ባህር ዳር መሆኑ ከጀርባው ከሚታየው ጽሁፍ መረዳት ይቻላል። ታይኮንዶ ከተለመዱት የትግል አይነቶች በምን ይለያል?

ተሳፋሪዎች በተቀመጡበት የመሳፈሪያ አዳራሽ ሰማያዊ ወንበሮች ላይ "እዚህ አይቀመጡ" የሚሉ ምልክቶች አሉ። ማዕከላዊው ሰው የዴኒም ጃኬት ለብሷል። ምልክቶቹ በማህበራዊ ርቀት ምክንያት የተቀመጡ ይመስላሉ። እነዚህ ህጎች በበረራው ላይ በተሳፋሪዎች አያያዝ ላይ ተጽዕኖ ያሳድራሉ?

በግድግዳው ላይ ለቴሌቪዥን ወይም ለጌጣጌጥ የሚሆን የማዕከላዊ ቦታ ያለው፣ በድንጋይ የተነጠፈ ግድግዳ አለ። ይህ የውስጥ ዲዛይን ለክፍሉ የሚሰጠው ስሜት ምን ዓይነት ነው?

ሁለት ሴቶች ባህላዊ ልብሶች (አንዷ ነጭና ቢጫ፣ ሌላኛዋ ቀይ ቀሚስ) ለብሰው በደረቅ ሜዳ ላይ ቆመዋል። ከበስተጀርባ በገለባ የተሰሩ ክብ ጣራዎች ያሏቸው በርካታ ቤቶች አሉ። እነዚህ ክብ ጣራ ያላቸው ቤቶች የግንባታ ስልት የትኛው አካባቢ ነው የሚታወቀው?

ጥቅጥቅ ያለ ደመና ካለበት ሰማይ በታች ጀምበር እየጠለቀች ነው። ደብዛዛ ብርሃን ተራሮችንና ሰማዩን በብርቱካን፣ በቀይ እና በሰማያዊ ቀለሞች ያበራዋል። በርካታ የጌላዳ ዝንጀሮዎች ጥቁር ጥላዎቻቸው በሚታዩበት ሳር በተሸፈነ መሬት ላይ ምን ተፈጠረ?

ሰማያዊና ነጭ ቀለም ያለው የወረቀት ማስቀመጫ ካርቶን፣ በመሃል ላይ ትልቅ ፊደል ተቀርጾበታል። ከሳጥኑ አጠገብ ጥቂት ነጭ፣ ንጹህ የጽሑፍ ወረቀቶች ተነባብረው አሉ። እነዚህ ወረቀቶች በዋናነት ለምን ዓላማ ያገለግላሉ?

እጅግ ጥቁር፣ ወፍራም እና ረጅም ፀጉር ከኋላ በኩል ሆኖ በደንብ ተነፍቶ ቀርቧል። ፀጉሩ ከሞላ ጎደል የሰውየውን ጀርባ ሸፍኗል። በጀርባ ግራጫ ልብስ አለ። የፀጉሩን ጤንነትና ውፍረት ለመጠበቅ ምን ዓይነት እንክብካቤ ያስፈልጋል?

አንበሳው ጥቁር ፀጉር ያለው ሲሆን፣ በሥዕሉ ዙሪያ ባለው ቢጫ ጽሑፍ "ብርሃን" እና "አምባ" የሚሉ የአማርኛ ቃላት ተጽፈዋል። ይህ "ብርሃን አምባ" የሚል ጽሑፍና አንበሳ የያዘ አርማ፣ በኢትዮጵያ ውስጥ የትኛውን ባህላዊ ወይም የንግድ ምርት ወይም ድርጅት ሊያመለክት ይችላል?

በአዲስ አበባ ብዙ ማስታወሻ የሆኑ ሃውልቶች አሉ። ከነሱ መካከል አንዱ የሰማእታት ሃውልት ነው። ለሃገራቸው ራሳቸውን መስዋእት ማረጋቸውን ለማሰብ የተሰራ ነው። እናንተ ሌላ ምን ታቃላችሁ?

ከታላላቅ የኃይል ማመንጫ ግድቦች አንዱን የሚያሳይ ሲሆን፣ በኢትዮጵያ በብዛት ይሰራሉ። የውሃ ኃይል ማመንጫ ግድቦች ለሀገሪቱ የኢኮኖሚ ዕድገትና የኃይል አቅርቦት የሚሰጡት ዋነኛ ጥቅም ምንድን ነው?

አንዲት ሴት ሰማያዊ ሻሽ አስራ፣ ትኩስ እሳት ያለበት በሸክላ ከተሰራ ምድጃ ላይ እንጀራ ትጋግራለች። በገጠር ቤት በሚመስል አካባቢ፣ ሴትየዋ እንጀራ ለመገልበጥ በእጇ ይዛለች። የእንጀራ ጋጋሪው ምድጃ የሚሠራው በምን ዓይነት ባህላዊ መንገድ ነው?

አንድ የሾርባ ማንኪያ ወፍራም ነጭ እርጎ ከአንድ ጎድጓዳ ሳህን ሲነሳ ቀረብ ተደርጎ ይታያል። አንጸባራቂ ነጭ ሽፋን ያለው ክዳን ሲከፈት የጎድጓዳ ሳህኑ ክፍል ጎልቶ ይታያል። ይህ ትኩስ እርጎ ለጤና ምን ያህል ጠቃሚ ነው?

ከአንድ ጋዜጠኛ ጀርባ ብዙ ወጣቶች በዝምታና በትኩረት ሲከታተሉ ይታያል። ጋዜጠኛው ስለ ትምህርት ቤት ወይስ ስለ ሌላ ወቅታዊ ጉዳይ ነው እያስተላለፈ ያለው?

ብዙ እናቶች እና ልጆች በተሰበሰቡበት ቦታ የህክምና ድጋፍ እየተደረገ ሲሆን ሴቶቹም ባህላዊ ልብሶችን ለብሰዋል። ይህ የህክምና ቡድን ምን ዓይነት የሰብአዊ እርዳታ ድርጅት ሊሆን ይችላል?

ሁሉም ሴቶች ማለት ይቻላል ነጭ ባህላዊ ልብስ እና ሐምራዊ፣ አረንጓዴ እና ቢጫ ቀለማት ያሉት ጥልፍ ለብሰዋል። በተለያዩ ዕድሜ ክልል ያሉ እነዚህ ሴቶች የምን ዓይነት ማህበረሰባዊ ትስስር ሊኖራቸው ይችላል?

ይህ ክብ ቅርጽ ያለው የባህር ዳር ዩኒቨርሲቲ አርማ ሲሆን ሰማያዊ ዳራ አለው። ከታች በአማርኛ እና በእንግሊዝኛ "ጥበብ ከአባይ ምንጭ" የሚል መፈክር አለ። የአርማው መሃል ባለው መጽሐፍ ላይ የተጻፈው 1963 ዓመት ምንን ያመለክታል?

ወታደራዊ ዩኒፎርም፣ ቀይ ቤሬት እና የፊት ጭንብል የለበሰ የታጠቀ ወታደር በብዙ ሰዎች መካከል ቆሟል፤ አብዛኞቹ ሰዎች ባህላዊ ነጭ ልብስ ለብሰዋል። ወታደር ለህዝቡ ደህንነት እየጠበቀ ነው ወይስ በዓሉን ለመቆጣጠር ታስቦ ነው?

በነጭ ዳራ ላይ አራት የጓሮ አትክልት ሥራ መሳሪያዎች አሉ። ሦስቱ መሳሪያዎች መዶሻ ናቸው። በላያቸው ላይ ብረትና አረንጓዴ እጀታዎች አላቸው። አራተኛው መሳሪያ በአረንጓዴ እጀታ ላይ የተንጠለጠሉ ጥቁር ብረቶች አሉት። እያንዳንዱ እጀታ “እግረ መነገድ” የሚል ጽሑፍ አለው።

የሚያብለጨልጭ ጸጉር ያላት ሴት ብሔራዊ ልብስ ለብሳ በፈገግታ ተቀምጣለች። ቀይና ወርቅ ያጌጠ ነጭ ልብስ አድርጋለች፤ በእጇም ወርቃማ ፈሳሽ ያለበትን ትንሽ ጠርሙስ አፍጥጣ ትመለከታለች። ሴትየዋ በእጇ የያዘችው ወርቃማ ፈሳሽ ምን ይባላል?

አንደኛው ሰው ቀይና ነጭ ባለ ቼክ ሸሚዝ እና ነጭ ሻርፕ ለብሶ፣ የሽመና መሣሪያ በመጠቀም ነጭ ጥልፍልፍ እየፈጠረ ነው። በዙሪያው ሌሎች ሰዎች ቆመዋል። እነዚህ ሰዎች የሚጠቀሙበት ባህላዊ የሽመና መሣሪያ ምን ተብሎ ይጠራል?

በነጭ ጠረጴዛ ላይ ብዙ ቁጥር ያለው፣ በወርቃማ ጥልፍ ያጌጠ እና ወታደራዊ የሚመስል የትከሻ ምልክት አለ። የደን ወይም ወታደራዊ ዓይነት ቀለም አላቸው። እነዚህ የወታደራዊ ማዕረግ ምልክቶች በሠራዊት ውስጥ ምን ዓይነት ጠቀሜታ አላቸው?

ይህ ምስል የኢትዮጵያ ባህላዊ የእጅ ጥበብ ውጤቶችን ያሳያል። ከገለባና ከጨርቅ የተሠሩ ክብ ቅርጽ ያላቸው መቀመጫዎች፣ የቡና ፍሬዎች የተሞላበት ትልቅ የሸክላ ሳህን እና ጥቁር የሸክላ ጀበና ይታያሉ በኢትዮጵያ ውስጥ የእጅ ጥበብ ምርቶች በኢኮኖሚና በባህል ምን ያህል ቦታ አላቸው?

የቢጫ ቀለም ግድግዳ እና የመዳብ ቀለም ያለው ጉልላት ያለው ውብ የኢትዮጵያ ቤተ ክርስቲያን ነው። የኢትዮጵያ ሰንደቅ ዓላማዎች በግንባሩ ላይ ተሰቅለዋል። ህንፃው በዛፎች ተከቧል። ይህ ታሪካዊ ቤተክርስቲያን ነው?

ከጥቁር ቡናማ ማሰሪያዎች ጋር ወርቅ እና ዕንቁ መሰል ጌጣጌጦችን ያሳያል፤ እነዚህ ጫማዎች የሚያምር ጌጣጌጥ ያጌጡ ሲሆን ለአለባበስ ተስማሚ አይሆኑም ?

አንዲት እናት በአንድ መጠለያ ውስጥ በቆርቆሮ ግድግዳ ፊት ለፊት ተቀምጣ ህፃን ልጅ ጡት ታጠባለች። መሬቱ የሸክላ ሲሆን በዙሪያው ብርድ ልብስና የቤት እቃዎች ተከማችተዋል። ሴትየዋ ጥለት ያለበት ልብስ ለብሳለች። ህፃኑ በእናቱ እቅፍ ውስጥ በሰላም ተኝቷል?

በርካታ ሮዝ እና አረንጓዴ ቀለም ያላቸው የልብስ ማጠቢያ ሳሙናዎች በፕላስቲክ ጠርሙስ ውስጥ ተቀምጠው ይታያሉ። ጠርሙሶቹ እጀታ ያላቸው ሲሆን፣ የሳሙናው ቀለም ደማቅ ነው። ከታች የእንጨት መሰል መሬት ይታያል፤ እነዚህ ምርቶች ልብሶችን ምን ያህል ያጸዳሉ?

አሥራ ሁለት ነጭ የኤሌክትሪክ መሣሪያዎች ይታያሉ። እነዚህ መሣሪያዎች በአለም ዙሪያ ለሚገኙ የተለያዩ የኤሌክትሪክ ሶኬቶች የሚያገለግሉ አስዳፕተሮች ናቸው። የተለያዩ አይነት መሰኪያዎችን መለዋወጥ ያስችላሉ። የአስዳፕተሩ ዋና ጥቅም ምንድን ነው?

አሥራ አምስት ያህል ወጣት እግር ኳስ ተጫዋቾችና አሰልጣኞች በሜዳ ላይ በአንድነት ቆመዋል። ተጫዋቾቹ ብርቱካናማና ነጭ፣ እንዲሁም ጥቁር ቲሸርቶችና ሹራቦች ለብሰዋል፡፡ ከበስተጀርባ ያለው የሜዳው ሁኔታና ጥሩ የአየር ሁኔታ ውድድሩ የት ተካሂዶ ሊሆን እንደሚችል ይጠቁማል?

እጅግ በጣም ብርቱካንማ ቢጫ የሆኑ ሦስት ዓይነት ደረቅ ፓስታዎች ተቀላቅለዋል። በብዛት የተቆለሉት የተጠማዘዙ ማካሮኒዎች መሃል ይገኛሉ። ረዣዥም ስፓጌቲዎች በግራ እና በቀኝ በኩል አሉ። ይህ ፓስታ ለመዘጋጀት ምን ያህል ደቂቃዎች ይወስዳል?

የደጋፊዎች ስብስብ በስፖርት ስታዲየም ውስጥ በደስታ ሲጮሁ ይታያሉ። አብዛኞቹ ደጋፊዎች ነጭ እና ሰማያዊ ቀለም ያለው ቲሸርት ለብሰዋል፣ በሰማያዊ እና ነጭ ባንዲራ ተደግፈዋል። ስሜታቸው ከፍ ያለ ይመስላል። እነዚህ ደጋፊዎች የትኛውን ቡድን እየደገፉ ነው?

ባለሶስት እርከን ነጭ እና ሰማያዊ የልብስ ማድረቂያ ሲሆን፣ ፎጣዎች እና የተንጠለጠሉ ሸሚዞች ያሉበት ያሳያል። የብረት ማድረቂያው ጎማዎች ያሉት ሲሆን የልብስ መስቀያ መንጠቆችም አሉት?

የመልዕክት ንግግር ቅርጽ ያለው ምልክት፣ የ"imo" የሚል ሰማያዊ ጽሑፍ በውስጡ አለው። አርማው ነጭ ካሬ መሠረት ላይ የቆመ ሲሆን፣ የመገናኛ መተግበሪያን እንደሚወክል ያመለክታል። የ"imo" መተግበሪያ ዋነኛው ጥቅም ምንድን ነው?

ይህ ሥዕል አንጸባራቂ ቢጫ ቀለም ያለው ረዥም የእንጨት ዋሽንት (Recorder) ያሳያል። ዋሽንቱ በርካታ የጣት ቀዳዳዎች ያሉት ሲሆን፣ የሙዚቃ ትምህርቶችን ለመጀመር ቀላልና የተለመደ መሣሪያ ነው። ይህ ዋሽንት ከኢትዮጵያ ባህላዊ የሙዚቃ መሣሪያዎች መካከል ከየትኛው ጋር ይመሳሰላል?

ትልቅ አዞ አፉን ከፍቶ አሸዋ ላይ ተኝቷል። ሾጣጣ ጥርሶቹ በደንብ ይታያሉ። ሌላ አዞ ከበስተጀርባ በደበዘዘ መልኩ አሉ። የአዞ ቆዳው ጠንካራና ቅልጥ ነው። አዞዎች አፋቸውን ከፍተው የሚተኙት ለምንድን ነው?

ሰማያዊ ሶስት ባለ ጎማ ተሽከርካሪዎች በተሰለፉበት ትልቅ ፋብሪካ ውስጥ፣ ሰራተኞች አዳራሹን እየተዘዋወሩ ነው። ፋብሪካው ሰማያዊ ወለል እና ከፍ ያለ የብረት ጣሪያ አለው። እነዚህ ተሽከርካሪዎች ለምን ዓላማ ያገለግላሉ ብለው ያስባሉ?

ትልቅ የምግብ ሸቀጥ መደብር ውስጥ ብዙ የቅመማ ቅመም፣ የደረቀ እህልና የጥራጥሬ ከረጢቶች በመደርደሪያና ወለሉ ላይ ተቀምጠዋል። አንዳንድ ከረጢቶች በአማርኛ ጽሑፍ ተለጥፈውባቸዋል፡፡ አዝሙድ፣ የሻይ ቅጠልና ሌሎችም ምርቶች በግልፅ አሉ። ሸቀጦቹ በምን ዓይነት መለኪያ ተሽጠው ሊሆን ይችላል?

ትልቅ ነጭ ሳህን ላይ ግራጫማ እንጀራ ተነጥፎ፣ መሃል ላይ የተከተፈ ስጋ፣ አረንጓዴ ቃሪያ እና ሽንኩርት ያለው የተጠበሰ ምግብ ቀርቧል። ይህ ተወዳጅ የኢትዮጵያ ምግብ በምን ስም ይታወቃል?

ይህ አርማ ሚዛን የያዘ ሰው በግልጽ በተከፈተ መጽሐፍ ላይ ቆሞ ያሳያል፤ ከታችም "ጠቅላይ ዐቃቤ ሕግ" ተብሎ በአማርኛና በእንግሊዝኛ ተጽፏል። በኢትዮጵያ ፍትሕ ሥርዓት ውስጥ የጠቅላይ ዐቃቤ ሕግ ቢሮ ዋና ተግባር ምንድን ነው?

በአንድ ያጌጠ አዳራሽ ውስጥ ወንበሮቹ በነጭ ልብስና በባንዲራ ቀለማት ባለው ሪባን ተሸፍነዋል። በጠረጴዛዎች ላይ በሽቦ የተሰሩ የአበባ ማስቀመጫዎችና ነጭ አበባዎች ተቀምጠዋል። ከበስተጀርባ በግራ በኩል አንድ ሥዕል ግድግዳ ላይ ተሰቅሏል። ጠረጴዛዎቹ በነጭ የጠረጴዛ ልብስ ተሸፍነዋል?

አምስት በባህላዊ ነጭ ልብስ የተሸፈኑ የገጠር ሽማግሌዎች ክፍት ቦታ ላይ በወንበርና ድንጋይ ላይ ተቀምጠዋል፣ አንዲት ቀለል ያለ ግራጫ ጃኬትና ቀይ ሸሚዝ የለበሰች ወጣት ሴት ፊት ለፊታቸው ቆማለች። ይህች ሴት ለሽማግሌዎቹ ምን ዓይነት መልእክት እያስተላለፈች ነው?

አነስተኛ ቡናማ-ግራጫ አጋዘን (ዲክዲክ) በዐለት እና ደረቅ ቦታ ላይ ቆሟል። ግምባሩ ቀይ/ብርቱካናማ ሲሆን ትንሽ ቀንዶች አሉት። ትላልቅ ጆሮዎች እና ጥቁር አይኖች አሉ። ይህ አጋዘን በተለይ የትኛው ዝርያ ነው?

ባለብርጭቆ መደርደሪያዎች ላይ በርካታ የሀገር ውስጥ እና የውጭ መጠጦች ተደርድረው የአንድ ሰው እጅ ደግሞ ከግራ በመነሳት መጠጥ እየወሰደ ነው። እነዚህ የሀገር ውስጥ መጠጦች በኢትዮጵያ በብዛት የሚመረቱት የትኛዎቹ ናቸው?

ይህ ጥቁርና ነጭ የፊደልና የቁጥር ሰንጠረዥ የኢትዮጵያ ካርታንና በርካታ የአማርኛ ፊደላትን ያሳያል። በተጨማሪም የቁጥር ሠንጠረዥና በቃላት መልክ የተሰጡ ብዙ ጽሑፎች አሉ። ይህ የአማርኛ ፊደልና የቁጥር ትምህርት ሰንጠረዥ ምን ያህል በትምህርት ቤቶች ውስጥ በብዛት ጥቅም ላይ ይውላል?

ከፊል ክብ ቅርጽ ያለው የጥቁርና ነጭ ዶቃዎች ጌጣጌጥ ስብስብ በሳጥን ውስጥ ተቀምጧል። የአንገት ሐብል፣ የጆሮ ጌጦችና የግንባር ጌጥ በአልማዝ መሰል ድንጋዮች ያሸበረቁ ናቸው። የመካከለኛው ምስራቅ ባህላዊ ማስዋቢያ ይመስላል፤ ለመሆኑ ጌጣጌጡ ለየትኛው አጋጣሚ ይለበሳል?

በርካታ ረዣዥም ቀንዶች ያሏቸው ከብቶች በሜዳ ውስጥ ሳር እየበሉ አሉ። ከብቶቹ ነጭ እና ግራጫ ቀለም ያላቸው ሲሆኑ፣ አንዲት ሴት ከበስተጀርባ ታያለች። ከብቶች በኢትዮጵያ ገጠሮች የትኛው ዋና ጥቅም አላቸው?

ኃይለኛና ቡናማ ቀለም ያለው የውሃ ፍሰት በትልቅ ፏፏቴ ላይ ይወርዳል። ፏፏቴው በለምለም አረንጓዴ ተክሎችና አድማስ ላይ ባሉ ተራሮች ተከብቧል። ይህ ፏፏቴ በየትኛው አካባቢ ሊገኝ ይችላል?

ሁለት ሴቶች በደረቅና ኮረብታማ ምድር ላይ ቆመው ወደ ሩቅ ይመለከታሉ። አንደኛዋ ሴት ህጻን ልጅ በጀርባዋ አዝላ ሲሆን፣ ሌላኛዋ ደግሞ ትልቅ ባህላዊ የሸክላ ማድጋ ተሸክማለች። ሴቶቹ ረጅም ባህላዊ ቀሚሶችን ሲለብሱ፣ ወደ የት ይሄዳሉ?

በትልቁ ነጭ ግድግዳ ላይ የጥቁር አፍሪካ ካርታ ቅርጽ ያለው አርማ ይታያል፤ በአርማው ስርም "አዲስ ፓርክ" የሚል የአማርኛ ጽሑፍ አለ። ከግድግዳው በታች ረዣዥም የሐምራዊ አበባዎች ተሰብስበዋል፤ ይህ ቦታ በምን ምክንያት "አዲስ ፓርክ" ተብሎ እንደተሰየመ ታውቃላችሁ?

የቢጫ ቀለም ጠጅ በጠርሙስና በብርጭቆዎች ተደርድሯል። እያንዳንዱ ጠርሙስ አንድ ወይን ብርጭቆ አለው። ፈሳሹ ማር የተጠመቀ የሀገር ውስጥ መጠጥ ነው። የውኃና የማር ድብልቅ ነው። ኮፒ የተደረገ ቅንብር። ጠጅ ከመጠጣቱ በፊት ለምን ያህል ጊዜ ተቀምጦ ይቆያል?

ብርጭቆ የለበሰ አንድ ባለስልጣን ከፊት ቀርቧል። ከኋላ ሰማያዊ ዳራና የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማዎች ከፊል ይታያሉ። ጽሑፉ የሁለተኛው የእድገትና ትራንስፎርሜሽን እቅድ (GTP II) አፈፃፀም ያነሳል።

በቅርብ ርቀት የተነሳው ምስል በፊታቸው ላይ ነጭ የሰውነት ቅብ ያደረጉ በርካታ ኢትዮጵያን ሕፃናትን ያሳያል። ሕፃናቱ በተለያዩ የሰውነት ቅብ ቅጦችና ዶቃዎች አጌጠዋል። እነዚህ ሕፃናት የትኛውን የኢትዮጵያ ጎሳ አባላት ሊሆኑ ይችላሉ?

ውብ በሆነ አረንጓዴ አካባቢ፣ ሰፊ ወንዝ ላይ የተዘረጋ ዘመናዊ ነጭ የኬብል ድልድይ ይታያል። ከድልድዩ ማዶ ከተማ ሲኖር፣ ከሩቅ ደግሞ ሰፊ የውሃ አካል አለ። ድልድዩ ከከተማይቱ ጋር ያለውን ግንኙነት ምን ያህል ያጠናክራል?

ባንዲራው በኦሮሚያ ክልል ውስጥ የኦሮሞን ብሔር ማንነት እና ባህል የሚወክል ምልክት ነው። ይህ ባንዲራ የየትኛው የኦሮሞ የፖለቲካ ድርጅት ወይም የክልል መንግሥት አርማ ነው?

ይህ የኤሌክትሪክ ዕቃ፣ ነጭ ቀለም ያለውና በሶስት አቅጣጫዎች ተጨማሪ ሶኬቶችን እንዲጠቀም የሚያስችል ነው። ከመደበኛ አንድ መውጫ ብዙ ዕቃዎች ለመሰካት የሚረዳ መሣሪያ ነው። ይህንን ሶኬት በብዛት መጠቀም ምን ዓይነት የደህንነት ስጋት ያስከትላል?

ይህ ሥዕል ቆንጆ የሆነ ቪላ ቤት ሲሆን፣ ቀይ ጣሪያ እና በአልማዝ ቅርጽ ያጌጠ ግድግዳ አላት። ቤቱ ትልቅ የብረት በር ያለው ሲሆን፣ ከላይ የውሃ ማጠራቀሚያ ታንክ ይታያል። እንዲህ ዓይነቱ የአልማዝ ቅርጽ ማስጌጥ በኢትዮጵያ ውስጥ የትኛውን የአገር ቤት ዲዛይን ያንጸባርቃል?

የማዕድን ቁፋሮ (pickaxe) ጭንቅላት ብቻ ወለል ላይ ተቀምጧል። ጥቁር ብረት የተሠራው ይህ መሳሪያ አንድ ጫፍ ስለታም ሲሆን፣ ሌላው ጠፍጣፋና ምላጭ የመሰለ ነው። መሀሉ ላይ እንጨት መግጠሚያ ቀዳዳ ያለው ሲሆን፣ በላዩ ላይ ነጭ ተለጣፊ ነውን?

ሰው ባህላዊ ጌጥ ባለው ነጭ ልብስ ለብሶ ክላርኔት የተሰኘውን የትንፋሽ መሳሪያ ይጫወታል። ይህ አርቲስት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ምን ያህል ታዋቂነት አለው?

ከታች እና ከላይ ክብ የሆነ ቁስ ታችኛዉ መካከሉ ነጭ ነዉ። ከላይ ያለዉ ክብ ክፍት ሆኖ ከጀርባ ያለዉ ሽሮ መልክ ግድግዳ ነዉ። በግራ በኩል ነጭ መሳይ ማሽን ተቀምጧል። ክብ የሆነዉ ቁስ ስሙ ምን ይባላል?

ዋና ትኩረቱ ላይ በቡድን ከተደረደሩ ሌሎች የወርቅ ቢትኮይን ሳንቲሞች በላይ አንድ ትልቅ የቢትኮይን ሳንቲም አለ። ከበስተጀርባ በሰማያዊ ዳራ ላይ የብርሃን ግራፍ ወይም የኮምፒውተር መረጃ በተቀላጠፈ ሁኔታ ይገኛል።

ለምለም አረንጓዴ ተራራማ መልክዓ ምድር ይታያል። የፊት ለፊቱ በረጃጅም የ"ጊጋንቲክ ሎቤሊያ" ተክሎች የተሞላ ሲሆን፣ ከኋላው ጥቅጥቅ ያለ ደን የተሸፈነ ተዳፋት ይገኛል። ይህ ልዩ የእፅዋት ዝርያ የየትኛው ታዋቂ የኢትዮጵያ ብሔራዊ ፓርክ መለያ ነው?

በትልቅ አልጋ አጠገብ የተቀመጠ የእንጨት የህፃን አልጋ ነው። አልጋው በቀላል እንጨት ቀለም የተሰራ ሲሆን ለአራስ ልጅ የሚሆን ፍራሽ ተዘርግቶበታል። የዚህ አይነት "Co-sleeper" የህፃን አልጋ ለአዲስ ወላጆች ያለው ዋነኛ ጥቅም ምንድን ነው?

አንድ የሰነድ ማቀፊያ ተቀምጧል። ከስር ጥቁር ቀጭን ገመድ ከማቀፊያዉ ተያይዟል። ደብዛዛ ነጭ ከጀርባ አለ። የፋይል ማቀፊያዉ ከምን እና ከምን ይሰራል ? በብዛት የሚጠቀሙት መስሪያ ቤቶችን እነማን ናቸዉ?

በባዘው ውሃ ውስጥ ጥቁር የውሃ ጎሽ በራሱ ላይ ግራጫ እና ነጭ ሽመላን አሸክሞ ይታያል። ጎሹ ከውኃው በላይ የአፍንጫውንና የጆሮውን ክፍል አስወጥቶ ክብ ቅርጽ ያላቸው ቀንድቹን አጋድሟል። እባክዎ ስለ ሽመላው እና ስለ ጎሹ ግንኙነት የበለጠ ሊነግሩኝ ይችላሉ?

ሰፋፊ ሜዳ ላይ ትልቅ አሲያ ዛፍ ስር ቀንዶቻቸውን አቅንተው የዱር እንስሳት ቆመዋል። መልክአ ምድሩ ደረቅ ሣር እና ሩቅ ኮረብታዎች ያሳያል። ይህ ስፍራ በየትኛው የአፍሪካ ብሔራዊ ፓርክ ውስጥ ሊገኝ ይችላል?

በደማቅ ፀሐይ ብርሃን ስር በምትገኝ የውኃ ገንዳ ውስጥ አትሌቶች የመዋኛ ውድድር ጅማሬ ላይ ከውኃው ወለል በታች በሙሉ ኃይል እየዘለሉ ይታያሉ፤ ብዙ ቁጥር ያለው ሕዝብ ውድድሩን ለመመልከት ተሰብስቧል። ተመልካቾቹ ለዚህ የስፖርት ክንውን ምን ያህል ፍላጎት ይኖራቸዋል?

በደረቅ እና በኮረብታማ መሬት ላይ የተተከሉ ረዣዥም ነጭ የነፋስ ኃይል ማመንጫዎችን ያሳያል። እነዚህ ተርባይኖች የንፁህ ኃይል ማምረቻ ማሳያ ናቸው። ይህ ፕሮጀክት በኢትዮጵያ ያለውን የኃይል እጥረት ይፈታል?

ይህ ፎቶግራፍ በጥቅጥቅ ያለ አረንጓዴ ቅጠል ውስጥ የበሰሉ እና የተሰነጠቁ ሮማን ፍሬዎችን ያሳያል። ቀይ ፍሬዎቹ ለመሰብሰብ እንደደረሱ ያሳያሉ። የሮማን ፍሬ በኢትዮጵያ በብዛት የሚበቅልና የሚፈለግ የፍራፍሬ ዓይነት ነውን?

አራት የኔስሌ ኮፊ ሜት የሚባሉ የቡና ክሬም ዱቄቶች ተደርድረው ይገኛሉ። እያንዳንዱ የተለያየ ጣዕም አለው፡ ቫኒላ፣ ካራሜል፣ ካራሜል ላቴ እና ቸኮሌት ክሬም። እያንዳንዳቸው ለ140 ጊዜ አገልግሎት እንደሚሰጡ ያሳያሉ። በኢትዮጵያ ባህላዊ የቡና ሥነ ሥርዓት ወቅት ቡና የሚጠጣው እንዴት ነው?

ሁለት ወንዶች በትከሻ ማሳጅ (ማሸት) እንቅስቃሴ ውስጥ ይገኛሉ። ከኋላ ያለው ሰው የፊት ማስክ እና ኮፍያ አድርጎ የፊተኛውን ሰው ትከሻ እያሻሸ ነው። ማሳጅ የሚደረግለት ሰው ግን በአድናቆት አይኖቹን ጨፍኗል። የትከሻ ማሳጅ ዋና ዋና የጤና ጥቅሞች ምንድናቸው?

ደወሉ ጥንታዊ መልክ ያለው ሲሆን፣ በላዩ ላይ የተቀረጸ የአበባ ንድፍ ይታያል። ይህ ጥንታዊ ደወል የትኛውን ሃይማኖታዊ ወይም ታሪካዊ ቦታ ሊያመለክት ይችላል?

በአዲስ አበባ ከተማ ሰፊ በሆነ የገበያ ቦታ ውስጥ ብዙ ሰዎች ሲንቀሳቀሱ ይታያል። የቆዩ መኪኖች በመንገድ ላይ የቆሙ ሲሆን፣ የንግድ ማስታወቂያዎች በየቦታው ተንጠልጥለዋል። ይህ ትልቅ ሕዝብ የሚገኝበት የንግድ እንቅስቃሴ በከተማዋ ኢኮኖሚ ውስጥ ምን ሚና ይጫወታል?

ብዙ ደማቅ አረንጓዴ ቀለም ያላቸው ረዣዥም እና ቀጫጭን የሽምብራ ወይም ሎብያ ቀንዶች በአፈር ላይ ተከምረው ያሳያል። ቀጫጭን ቅርንጫፎች እና ደረቅ ቅጠሎች በዙሪያው ተበትነዋል። ይህ አትክልት አብዛኛውን ጊዜ በኢትዮጵያ የትኛው የምግብ ዓይነት ለማዘጋጀት ይውላል?

ሰማያዊ የመስታወት መስኮቶች ያሉት ትልቅ ባለ-ሮዝ ቀለም ሕንፃ ከፊት አለ። በሕንፃው አናት ላይ ባሕር ዳር ዩኒቨርሲቲ የሚል ጽሑፍ ተቀርጾ፣ በግራ በኩል ደግሞ አንድ ሐውልት ቆሟል።

ጥቁርና ነጭ ፎቶ ላይ ከላይ የተንጠለጠለ ነገር ስር የእንጨት ግንድ ወይንም ሲሊንደር አለ። እንጨቱ በቅርፊት ወይም በሌላ ቁሳቁስ ተሸፍኗል። በገመድ በደንብ ታስሯል። ጥንታዊ ወይንም የገጠር አሰራር ውጤት ነው። ይህ አሰራር በብዛት የትኛው አካባቢ ባህል አካል ነው?

አንድ አዛውንት ገበሬ በትልቅ አረንጓዴ የቅጠል እርሻ መካከል ይንበረከካል። ገበሬው ነጭ ልብስና ሻሽ ለብሷል። ሰማዩ ንፁህ ሲሆን በስተጀርባ በቆሎ አለ። ይህ ገበሬ በዋነኝነት የሚተዳደረው ከምን ዓይነት እርሻ ነው?

በአረንጓዴ የሳር ሜዳ እና በተራሮች ሸለቆ የተከበበ፣ ቀይና ብርቱካናማ ቀለም ያላቸው ዘመናዊ የፋብሪካ ህንፃዎች ተገንብተዋል። በፊት ለፊት ደግሞ የቢዥ ቀለም አስተዳደር ቢሮዎች እና ቀይ አውቶብስ ቆሟል። የዚህ የኢንዱስትሪ ፓርክ ስራ ምን ያህል ሊሆን ይችላል?

ጨለማና ግዙፍ የሆነ የድንጋይ ፍርስራሽ ኮረብታ ላይ ቆሞ። ፍርስራሹ ከግንብ የተሰራ ሲሆን፣ ክብና አራት ማዕዘን ቅርጽ ያላቸው ክፍሎች አሉት። በስተኋላ በኩል የደረቁ የሳር ክምሮችና ጥቂት ዛፎች አሉ። ይህ የህንፃ ፍርስራሽ የየትኛው ንጉሥ ቤተ መንግሥት ይሆን?

ብረትማ የሆነ ሥጋ መፍጫ ማሽን በመሃል ላይ ተቀምጧል። ከፊት ለፊቱ የተፈጨ ሥጋ፣ በጥራጥሬ የተከተፈ ነጭ ሽንኩርት የሚመስል፣ እና የተፈጨ ቀይ በርበሬ በትናንሽ ነጭ ሳህኖች ቀርቧል። የትኛው የምግብ አይነት ነው ለማሽን መፍጨት የሚዘጋጀው?

ደብረ ማርቆስ ዩኒቨርሲቲን የሚወክል ክብ አርማ ይታያል። አርማው ኮረብታዎች፣ የትምህርት መጽሐፍ፣ የግብርና ሰብል፣ የኢንዱስትሪ መሣሪያዎች እና ድልድይ ያሳያል። አርማው በትምህርት፣ በተፈጥሮ እና በእድገት ላይ አተኩሯል። የኢትዮጵያ ዩኒቨርሲቲዎች ለአገሪቱ አጠቃላይ እድገት ምን ያህል አስተዋፅዖ ያደርጋሉ?

ባለአራት ክንፍ ጥቁር ድሮን (ኳድኮፕተር) በካሜራ እና ተንቀሳቃሽ ስልክ መቆጣጠሪያ (ሪሞት) ይታያል። የድሮኑ አቅጣጫ መቆጣጠሪያ በሞባይል ስክሪን ላይ የሚታይ ተራራማ ገጽታ አለው። ለምንድን ነው ብዙ አገሮች ድሮኖችን መጠቀምን በሕግ የሚቆጣጠሩት?

አንዲት የኢትዮጵያ ሴት ባህላዊ የሸማ ልብስና ትልቅ የጭቃ ማሰሮ ጀርባዋ ላይ ተሸክማለች። ፈገግ ብላ ወደ ኋላ ስትመለከት ከበስተጀርባዋ ድንጋያማ ተራሮችና ደረቅ ሜዳዎች ይታያሉ። ይህች ሴት በኢትዮጵያ ገጠራማ አካባቢዎች ውስጥ የውኃ ችግር ምን ያህል ተፈቷል?

ባለአራት ክፍሎች የተከፈለ ምስል ብዙ የማር ወለሎችን ያሳያል። ወለሎቹ አረንጓዴና ቢጫ ባልዲዎች ውስጥ የተቀመጡ ሲሆን፣ ንጹህና ተፈጥሯዊ መሆናቸውን ያመለክታሉ። ማር ለሽያጭ እየተዘጋጀ ነው?

ዉሃ ሰማያዊ ቀለም ያለው የዉሃ ጎማ ተጠቅልሎ ተቀምጧል። የጎማው ጫፍም በአንድ በኩል ለብቻው ወጥቷል። ይህ የዉሃ ጎማ ለምን ጥቅም ይዉላል?

ሁለት ወጣት ልጆችን ሲያነቡ ያሳያል። አንዱ ሻማ ለብሷል፣ ሁለቱም የሃይማኖት መጻሕፍት በእጃቸው ይዘዋል። ከጀርባዎቻቸው ላይ የኢትዮጵያ ኦርቶዶክስ ስዕሎች ተሰቅለዋል። ልጆቹ በምን ዓይነት ጥልቀት እያጠኑ ነው?

አንድ ምቹ የመኖሪያ ክፍል ነው፤ የቆዳ ሶፋዎችና ጥቁር የእንጨት የቴሌቪዥን ካቢኔት አለው። ካቢኔቱ በባህር ውስጥ ገጽታ ሥዕል ያጌጠ ሲሆን፣ ጠረጴዛው በጂኦሜትሪክ ዲዛይን ያሸበረቀ ነው። በክፍሉ ውስጥ ያለው የቴሌቪዥን ካቢኔት ዲዛይን ልዩ የሚያደርገው ምንድን ነው?

ነጭ ኪዩብ ቅርጽ ያላቸው የጉዞ አስማሚዎች ስብስብ በተለያዩ የአለም አቀፍ መሰኪያ አይነቶች ተሰብስቦ ይታያል፤ እነዚህ አስማሚዎች የኤሌክትሪክ መሳሪያዎችን በተለያዩ አገሮች ለማገናኘት ያገለግላሉ?

ሰማያዊ ቀለም ያላቸው ሁለት እጆች አንድ ላይ ሆነው በወርቃማ ጨረሮች የተከበበ የሳንቲም ክምር ይዘዋል። ቢጫ ቀስቶች በክምሩ ዙሪያ እየተሽከረከሩ ነው። ከታች “ጉምሩክ ኮሚሽን” የሚል ጽሑፍ በሰማያዊ ቀለም አለ። ይህ አርማ የማን ነው?

የሴቶች የፀጉር አሰራር አይነት የፀጉር አሰራር ስሙ ምን ይባላል? ከመካከል ላይ የተወሰኑ የተሰሩ ፀጉር በአንድ ላይ ታስሯል። የታሰረበት የፀጉር ማሰሪያ ምን ነዉ? ምን አይነት ማሰሪያስ ነዉ?

በመደርደሪያ ላይ የተቀመጡ የሳኒታ ክለብ እና ናይስ የቲሹ ወረቀቶችን ያሳያል። ጥቁር እና ሰማያዊ/ነጭ ጥቅሎች በጥንቃቄ ተደርድረዋል። የቲሹዎቹ የጥራት ደረጃ ምን ይመስላል?

አንድ ሰው ከብቶቹን ወደ ሰማያዊው የጭነት መኪና ለመጫን ሲረዳ፣ ሌላኛው ሰው ገመድ ይዞ ይታያል፣ ሰማዩም ሰማያዊ ነው፡፡ በሬዎቹ ወደ ጭነት መኪናው የሚጫኑት ለሽያጭ ወደ ሌላ ከተማ ወይም ገበያ ለማጓጓዝ ነው?

ረዣዥም ቅጠሎችና ትናንሽ ሮዝማ ፍሬዎች ያሉት ተክል ይታያል፤ ይህም የፔፐር ዛፍ ሊሆን ይችላል። እነዚህ ፍሬዎች በተለየ ቅመማቸው ምክንያት በምግብ ዝግጅት ውስጥ የሚጠቀሙት እንዴት ነው?

ከህንጻዎች መሃል በቢጫና በቀይ ምልክት የተደረገበት "አለበ ኬክና ቤከሪ" የሚል የመጋገሪያ ሱቅ ይታያል። ሁለት ሴቶች በደረጃው ላይ ወደ መግቢያው ሲሄዱ፣ አንዲት ልጅ ከታች ቆማለች። ይህ ሱቅ በኢትዮጵያ ውስጥ ከየትኛው ትልቅ በዓል በፊት የበለጠ ሥራ ይበዛበታል?

ቀይ ልብስ እና ነጭ ሻሽ የለበሱ ሴቶች በተሰለፉ ወንበሮች ላይ ተቀምጠው ያሳያል። ሁሉም የሃይማኖት መጻሕፍት በእጃቸው ይዘው በትኩረት እያነበቡ ነው። እነሱ የየትኛው የሃይማኖት ስብስብ አባል ናቸው?

ሁሉም ነጭ ልብስ የለበሱ ወንዶች በጫካ አቀማመጥ ውስጥ ቆመዋል። ከፊት አንደኛው ዱላ ይዞ እየሮጠ ነው። ይህ ትዕይንት የባህላዊ ጭፈራ፣ ሰልፍ ወይንም የፊልም ቀረጻ ሊሆን ይችላል?

ከደርዘን በላይ የሚሆኑ የአካባቢው ልጆች በቡድን ተሰብስበው ተቀምጠዋል ወይም ቆመዋል። አብዛኞቹ ባህላዊ የሚመስሉ ቀሚሶችን ለብሰዋል። የፊት ረድፍ ላይ ያሉ ልጆች ወደ ካሜራው እየተመለከቱ ነው። ።የልጆቹ አለባበስ የየትኛው አካባቢ ባሕል ሊሆን ይችላል?

በሮዝ ጀርባ ላይ የሚታየው በወርቃማ ቀለም የተሠራ የአንገት ጌጥ ነው። የአንገት ጌጡ ሁለት የተጠላለፉ ቀለበቶች ያሉት ነው። መቆለፊያውና ሰንሰለቱ በግልጽ ይታያሉ። ይህ ጌጥ የፍቅር ምልክት ሊሆን ይችላል?

ኳስ ቮሊቦል ሜዳ ላይ በሁለት ቡድኖች መካከል ያለ የጨዋታ ቅጽበት ነው። አንዱ ተጫዋች ኳሱን ለመምታት ሲዘል፣ የኢትዮጵያ አሰልጣኝ ከሜዳው ውጭ ቆመዋል። ጨዋታው በስታዲየም ውስጥ እየተካሄደ ነው። የትኞቹ ሀገራት እየተጫወቱ ነው?

ቡናማ ቆዳማ የሚመስሉ የሴቶች ጠፍጣፋ ጫማዎች (ሳንዳል) ናቸው። ሰፋፊ ማሰሪያዎች በቁርጭምጭሚት ላይ የሚጠመዱ እና በእግር ጫማ ላይ በመስቀለኛ መንገድ የሚያልፉ አላቸው። እነዚህ የጫማዎች ዓይነት ለየትኛው የአለባበስ ዘይቤ የተሻለ ነው?

እናቷ ትንሹን ልጅ ቀይ መኪና ቅርፅ ባለው ወንበር ላይ አስቀምጣ ፀጉሩን ለመስተካከል ትረዳለች፣ ሌላ ልጅ ደግሞ ፀጉር ስትሰራ ይታያል። ይህ ለልጆች የተዘጋጀ ፀጉር ቤት ነውን?

ቀለሞች የተቀባ ትልቅ የፈረስ ጋሪ በከተማ መንገድ እየተጓዘ ነው። በቫኑ ፊት ለፊት ጋሪው ላይ ዕቃዎች ተጭነው አንድ ሰው ተቀምጧል። ከበስተጀርባ ዛፎች እና ሕንፃዎች ያሉት የእግረኛ መንገድ አለ። ጋሪው ብዙ ሸክም የተሸከመ ይመስላል?

ይህ ምስል ብዙ ስደተኞች ወይም በውሃ ላይ ተጓዦች በጀልባ ወይም በመርከብ ላይ ተጨናንቀው ተቀምጠው ያሳያል። ወንዶችና ሴቶች ተቀላቅለዋል፤ የተወሰኑ የጸጥታ አካላት በዙሪያቸው አሉ። ይህ ሁኔታ በኢትዮጵያ ውስጥ ስደት ለምን ያህል ጊዜ የፖለቲካና የሰብዓዊ መብት ጉዳይ ነው?

ኢትዮጵያን ባህላዊ ልብስ የሚመስሉ ነጭ ዘመናዊ ልብሶችን የለበሱ ወጣት ሴትና ወንድ በግንባር ቀደምትነት ጎልተውአሉ። በስተግራና በቀኝ በኩል የሚታዩት በሰማያዊና በነጭ አበቦች ያጌጡ ምሰሶዎች ለክብረ በዓሉ ምን ዓይነት ድባብ ይሰጣሉ?

ክፍት መጽሐፍ በመሃል የሚገኝ ክብ ዓርማ ነው። "ትምህርት ሚኒስቴር" የሚለው የአማርኛ ቃል ጽሑፍ በሰማያዊ ቀለበት ውስጥ ተቀርጾ ይገኛል። የትምህርት ሚኒስቴር ለትምህርት ዘርፉ ዋና ዋና የሚባሉ ሦስት ተግባራት ምን ሊሆኑ ይችላሉ?

ጠረጴዛው መደርደሪያዎች ያሉት ሲሆን፣ የተለያዩ መጻሕፍትና የጌጥ ዕቃዎች ተቀምጠዋል፣ ወንበሩ ከሰማያዊ ጨርቅና ከእንጨት የተሠራ ነው። ይህ የቤት ዕቃ ምን ያህል ወጪ ሊያስወጣ ይችላል? በጠረጴዛው ላይ የተቀመጡት መጻሕፍት ለምን ትምህርት ያገለግላሉ?

አርማው በውስጡ የሚያብረቀርቅ ኮከብ የያዘ ሰማያዊ ክብ ነው። ከኮከቡ በታች በአረንጓዴ፣ ቢጫ እና ቀይ ቀለማት የተሰራ ሰንደቅ አለ። በአርማው ላይ ያለው ኮከብ እና ብርሃን የሚወክሉት ምን አይነት ብሔራዊ እሴት ነው?

ጠርሙስ ላይ የሚታየው የአኒስ ጣዕም ያለው የአልኮል መጠጥ ኢትዮጵያ ውስጥ 'አራቂ' በሚል ስም ይታወቃል። ይህ መጠጥ መጀመሪያ ከየትኛው የዓለም ክፍል የመጣ ሲሆን፣ በአገራችንስ እንዴት ተወዳጅ ሆነ?

በከተማ ውስጥ ባለ ከፍተኛ ከፍታ ላይ ያለ ፎቶ የትራፊክ ክብ እና መሬት ስር ያለ መተላለፊያ ያሳያል። የክብ መስቀለኛው በበርካታ ረዣዥም ህንፃዎች የተከበበ ነው። ይህ አካባቢ ምን ያህል ጊዜ የትራፊክ መጨናነቅ ያጋጥመዋል?

አራት የተለያዩ ባለቀለም የሱዴ (Suede) የቼልሲ ቦት ጫማዎች በነጭ ዳራ ላይ አራት ማዕዘን ቅርጽ ባለው አቀራረብ ጎን ለጎን ተቀምጠዋል። ጫማዎቹ ቡናማ፣ ሰማያዊ፣ ቢጫና ነጭ ቀለም ያላቸው ናቸው። የቼልሲ ቦት ጫማዎች ለየትኛው አይነት አለባበስ ይስማማሉ?

ቅድስት ማርያምን በጎንደር ስታይል ስዕል ያሳያል፤ መልአኩ ከሰማይ ተንበርክኮ ነጭ ደመና ላይ ሆኖ የአበባ ዘለላ ሲሰጣት ማርያም ደግሞ በግርማ ሞገስ ተንበርክካ በትህትና አትቀበልም?

ቅጥቅ ባሉ አረንጓዴ ቅጠሎች መካከል የሚገኝ የሚያምር የቦገንቪሊያ አበባ ያሳያል። አበቦቹ ደማቅ ሮዝ ሲሆኑ፣ ትንንሽ ነጭ ማዕከሎች አሏቸው። አበቦቹ በብሩህ ፀሐይ ይታያሉ። ይህ አበባ የጓሮ አትክልትን ያማምራል?

ሰዎች በገጠር አካባቢ ከገለባ በተሰራ ቤት ፊት ለፊት ቆመዋል ። አንዱ ሰው እህሎችን ከነፋስ ጋር ለመለየት በወንፊት ይጠቀማል ፣ ሌሎቹ ደግሞ ተሰብስበው ይመለከታሉ። እህሎችን በወንፊት ማበጠር ሌላ ምን ጥቅሞች አሉት?

የኢትዮጵያ ኢንሹራንስ ኮርፖሬሽን ማኅተም ሰማያዊ ቀለም አለው ። በማኅተሙ መሀል የድርጅቱ አርማ እና በእንግሊዝኛና በአማርኛ የድርጅቱ ስም በክብ ዙሪያው ተጽፏል። የኢንሹራንስ አገልግሎቶች ምንድን ናቸው?

ይህ ምስል ራዕይዋ የተጎዳች የምትመስል ወጣት ሴት፣ በትምህርት ቤት ወይም በሥራ ልብስ ለብሳ፣ ከማይክሮፎን ጋር ስትናገር ያሳያል። አገላለጽዋ ቁምነገር ነው። ይህች ሴት ስለ ህይወቷ ወይም ትምህርቷ የሰጠችውን ቃለ መጠይቅ የምትወክል ተማሪ ናት ወይ?

በመንገድ ዳር ባለ ሱቅ ፊት ለፊት አረንጓዴ ቅጠላማ አትክልቶች ተዘርግተው ይሸጣሉ። አረንጓዴ ሻርፕ የለበሰች ሴት አትክልት እያሳየች ስትሆን ሌሎች ሰዎች ዙሪያውን ይታያሉ። ይህ የገበያ ቦታ ምን አትክልት ነው እየተሸጠበት ያለው ?

በጥቁር ሰማያዊ ዳራ ላይ፣ አረንጓዴው የጥሪ ምልክት ያለበት ክብ አርማ አለ። ከጎኑ በትልቅና ነጭ ፊደላት "ዋትስአፕ" የሚለው ቃል ተጽፏል፣ ይህም ታዋቂ የመልእክት መላኪያ መተግበሪያን ያመለክታል። ይህ መተግበሪያ ለምን ዓላማ ያገለግላል?

ከላይ የመሬት ወለል ላይ ያለ የእሳተ ገሞራ ፍላት ጉድጓድ ማየት እንችላለን። የትኩስባህር የጉድጓዱን ታች ሞልቶታል። ላቫው ወርቃማ ብርቱካንማ ቀለም አለው፣ ዙሪያውን ጥቁር ቋጥኞች ከቦታል። ጭስ ከፍላቱ ዳርቻ ወደ ላይ ይወጣል። ይህ አደገኛና የሚያምር እሳተ ገሞራ የሚገኘው የትኛው አገር ነው?

ከፊት ለፊት ባለው ወለል ላይ አንዳንድ የዘንባባ ቅጠል መሰል እፅዋትና አንድ ጥቁር መክደኛ በጎን በኩልአለ። እነዚህ ማሰሮዎች እና ይዘቶቻቸው ምን ዓይነት ባህላዊ ተግባር ሊኖራቸው ይችላል?

በኢትዮጵያ ሶማሌ ሪጅን ባንዲራ ቀለሞችና ምልክት የተነሳች ፎቶ ናት። ባንዲራው አረንጓዴ፣ ነጭ እና ቀይ ሆኖ ቢጫ ትሪያንግል ላይ ግመል አለው። አረንጓዴው ሰላምን፣ ነጩ ንጽህናን፣ ቀዩ ደግሞ የተከፈለውን መስዋዕትነት ይወክላል። በሶማሌ ሪጅን ባንዲራ ላይ ያለው ግመል ምንን ያመለክታል?

ግልጽ የፕላስቲክ መያዣዎች በጠረጴዛ ላይ ቆመው ይታያሉ። እያንዳንዳቸው መያዣዎች እስክሪብቶዎች፣ ማርከሮች እና የጽሕፈት መሣሪያዎች በውስጣቸው ተቀምጠዋል። አንድ እጅ ደግሞ በቀለማት ያሸበረቀ እስክሪብቶ እያወጣ ነው፤ ይህ አደራጅ ለምን አይነት የቢሮ ዕቃዎች ጠቃሚ ነው?

አንድ ጢም ያለው ሰው በደስታ ፈገግታ ፊቱ ላይ ጠባሳ ያለበት ወንድ በከብት ገበያ ውስጥ ቆሟል። ሰውየው ባለ አራት ማዕዘን ቅርጽ ባለው ሰማያዊና ነጭ ሻማ (ሻሽ) ተጠቅልሏል። ይህ የከብት ገበያ በየትኛው የኢትዮጵያ ክልል የሚካሄድ ነው?

ብዙ ወታደራዊ ዩኒፎርም የለበሱ ወንዶች፣ የካሜራ ልብስና ኮፍያ አድርገው፣ ጠብመንጃ ታጥቀው በመንገድ ላይ የቆሙት፣ የዚህ ቡድን መገኘት በአካባቢው ያለውን የፀጥታ ሁኔታ እንዴት ይገልጻል?

ጥንታዊ የአዲስ አበባ ከተማ መንገድ አለ። በትልቁ መንገድ መሃል የጠጠር መከፋፈያ መስመር አለ። በጎን ለጎን ዘመናዊ እና ያረጁ ሕንፃዎች ቆመዋል። የተለያዩ የድሮ መኪናዎች ተሰልፈዋል። ከሩቅ ኮረብታዎች ከሰማይ ጋር ተሰጥተዋል። ይህ የከተማ መንገድ በአሁኑ ጊዜ ምን አይነት ለውጦች አደረገ?

ባለ ሁለት ቀለም የፕላስቲክ ቴፕ መቆጣጠሪያዎች በገለልተኛ ዳራ ላይ ከፊት ለፊት ይታያሉ። አንደኛው መቆጣጠሪያ ጥቁር ሲሆን፣ ሌላኛው ደግሞ ደማቅ ሰማያዊ ቀለም አለው። ሁለቱም መቆጣጠሪያዎች የቴፕ ማስቀመጫ ክፍልና መቁረጫ ብረት አላቸው።

አንድ ቤተሰብ እናት፣ አባትና ህፃን ልጅ በመደብራቸው ውስጥ ሆነው ፈገግታ ያሳያሉ። የሰማያዊ ሚዛን ከመደርደሪያዎቹ ፊት ቀርቧል። ከበስተጀርባ ብዙ የተለያዩ የሸቀጣሸቀጥ እቃዎች በመደርደሪያዎች ላይ ተደርድረዋል። በመደርደሪያዎቹ ላይ ምን አይነት እቃዎች አሉ?

በቡኒ የእንጨት ጠረጴዛ ላይ ብርቱካናማ ቀለም ያለው የፕላስቲክ ማቅረቢያ ጆክ ቀጥ ብሎ ተቀምጧል። ጆኩ ክብ ቅርጽ ያለው ሲሆን፣ ከላይ በኩል ደግሞ ቀለል ያለ ብርቱካናማ ክዳን አለው። ማሰሮው ምን ያህል ፈሳሽ ይይዛል?

ድንጋያማ የሆነ የገጠር መንገድ በጫካ መካከል ያለውን ስፍራ ያሳያል። በሁለቱም ጎኖቹ ረዣዥም ዛፎች አሉ። የመንገዱ ሁኔታ ጉዞን አስቸጋሪ ሊያደርግ እንደሚችል መገመት ይቻላል። የታችኛው ክፍል ላይ የቴሌቪዥን ዜና ጽሁፎች አሉ። መንገዱ የትኛው አካባቢ ሊገኝ እንደሚችል መገመት ይቻላል?

ማሽኑ ትልቅ ዲጂታል ማሳያ ያለው ሲሆን፣ በላዩ ላይ '123456789000' የሚል ቁጥር ይታያል። ቁልፎቹም በተመሳሳይ የሮዝ እና ጥቁር ሮዝ ቀለም የተቀቡ ናቸው። በምስሉ ላይ የሚታየው ቁጥር '123456789000' በተግባራዊ የሂሳብ ስራዎች ምን ዓይነት ትርጉም ወይም ዓላማ ሊኖረው ይችላል?

ደማቅ ብርቱካንማ ቀለም ያለው ጠፍጣፋ ጫማ በአንድ እግር ላይ ተደርጓል፤ እግሩ የወርቅ ሰንሰለት አምባር ለብሷል። ጫማው ቀጭን ማሰሪያ አለው፤ ነጭ ጥፍር ቀለም ከታች ባለው የአበባ ምንጣፍ ላይ አለ። ጫማው መቼ ለመልበስ ተስማሚ ነው?

ሴትየዋ ቀላል ቀሚስና ነጭ ሻማ ለብሳለች፤ ከበስተጀርባው በደረቅ መልክዓ ምድርና በተራራ ላይ ያለ አነስተኛ የገጠር መንደር ይታያል። ከላይ ያለው ሰማይ ደመና የሌለውና ሰማያዊ ነው። ሴትየዋ የምትሸከመው ትልቅ የሸክላ ማድጋ ለገጠሩ ማኅበረሰብ ምን ዓይነት ጠቀሜታ አለው?

አንዲት ሴት በጠረጴዛ ላይ አድማስ ባለው የእርሻ ቦታ ላይ ጎንበስ ብላ ትሰራለች። አረንጓዴ፣ የታተመ ቀሚስ እና ጭንብል ለብሳለች። በአካባቢው ሌሎች ሰዎችን መገመት ይቻላል። የምትተክለው ወይም የምትጠብቀው ተክል ምንድን ነው?

በነጭ ዳራ ላይ ለመስቀል የሚያገለግል ክብ ግድግዳ ጌጣጌጥ አለ። ውጫዊው ጠርዝ ቀላል ቡናማ የእንጨት ፍሬም ሲሆን ውስጡ ደግሞ ብረት ነው። የብረቱ ክፍል የአበባን ወይም የኮከብን ቅርጽ የሚያሳይ ጥልፍልፍ አለው። ይህ ጌጣጌጥ እንደ ማስዋቢያ ያገለግላል?

ይህ ምስል በኢትዮጵያ ባህላዊ ዳቦ እንጀራ ላይ የቀረበ ድንች ወጥ ያሳያል። ወጡ በቀይና በጥቁር ቅመማ ቅመም የተሰራ ይመስላል። በኢትዮጵያ ውስጥ ከስጋ ነፃ የሆነ የምግብ ባህል በየትኛው የሃይማኖት ስርዓት ወይም በዓል ውስጥ ትልቅ ቦታ አለው?

በጎን በኩል የተነሳው ፈዛዛ ቀለም ያለው ምስል ጥቁርና የተጎነጎነ ፀጉር ያለውን ወጣት ነው። ወጣቱ የውትድርና ዩኒፎርም የሚመስል ልብስ ለብሶ፣ ከኋላው ሌሎች ወታደራዊ ልብስ የለበሱ ሰዎች ይታያሉ። ይህ ፎቶግራፍ በየትኛው የኢትዮጵያ ታሪክ ዘመን የተነሳ ሊሆን ይችላል?

በርካታ አትክልትና ፍራፍሬዎች በተደራረቡ የእንጨት መደርደሪያዎች ላይ በንጽሕና ተደርድረው ይገኛሉ። ቀይ ሮማን፣ ካሮት፣ አረንጓዴ ብሮኮሊ፣ ጎመንና ብርቱካን ጎልተው ይታያሉ። ሁሉም ምርቶች ደማቅና ትኩስ ሆነው ይቀርባሉ። የትኞቹ ፍራፍሬዎች ከላይኛው ረድፍ ላይ ይገኛሉ?

በባሕረርክክማም ቆዳ ያላቸው ሁለት ደማቅ ቢጫ የሎሚ ፍሬዎች ከለምለም አረንጓዴ ቅጠሎችና ነጭ አበባዎች ጋር ቅርንጫፍ ላይ አሉ። የፍሬዎቹ ያልተለመደ ቅርፅ ምን ዓይነት የሎሚ ዝርያ ያደርጋቸዋል?

ከኋላ የቆመው ሰውዬ ነጭ ማስክና ካፕ አድርጎ፣ ከፊት የተቀመጠውን ሰው ትከሻዎች እየያዘ ነው። የተቀመጠው ሰው ደግሞ በህመምና ምቾት በማጣት ፊቱን አኮማትሮ ይታያል። ይህ ድርጊት የሕክምና ወይም የማሳጅ ሂደት ይመስላል፤ በህክምናው ምን አይነት ችግር እየተፈታ ይሆን?

ሰማያዊ ባህላዊ ልብስ የለበሰች ወጣት ሴት ሞዴል ስትሄድ ያሳያል። ልብሱ በቀለማት ያሸበረቁ ጥልፎችና ጥቁር ሻሽ ያጌጠ ነው። ከበስተጀርባ ሰዎች እየተመለከቱ ነው። ይህ የልብስ ስታይል ምን ያህል ጥንታዊ ነው?

አንድ ጥንድ የሴቶች ጫማ፣ ረጅም እግር ላይ የሚጠመጠም ማሰሪያ ያለው፣ በገለልተኛ ቀለም ቀርቧል። ጫማው በወፍራም ካሬ ቅርጽ ባለው ተረከዝ ላይ ቆሟል። ከበስተጀርባ ሰው ሰራሽ አረንጓዴ ተክል ይታያል። ከቆዳ የሚሰሩ ጫማዎች ከዘመናዊ ፋሽን ጋር እየተዋሃዱ ያሉት እንዴት ነው?

የኢትዮጵያ የአየር መንገድ እጅግ ምቹ እና አስተማማኝ የአይር መንገድ ነው። ይህ የአየር መንገድ አረንጓዴ ፣ቢጫ እና ቀይ ቀላማት ያለውን አርማ ይጠቀማል። የኢትዮጵያ አየር መንገድ ስንት መዳረሻዎች አሉት?

ማሽኑ የተሰበሰበውን ገለባ እየለየ ሲሆን፣ በዙሪያው ብዙ ደረቅ ገለባ ክምር አለ። ይህ ማሽን ገበሬዎችን ከእህል አዝመራ በኋላ ምን ዓይነት ሥራ ያቀልላቸዋል?

ጥቁር ሰማያዊ ክብ አርማ ላይ አንድ ሕንፃ እና የፀሐይ ብርሃን የሚመስል ቅርጽ ይታያል። "የውጭ ጉዳይ ሚኒስቴር" የሚለው የአማርኛና እንግሊዝኛ ጽሑፍም ከታች ተጽፏል። ይህ ሕንፃ የትኛው የመንግስት መስሪያ ቤት ሊሆን ይችላል?

አንዲት ሴት ቀይ ሻሽ ለብሳ በእንፋሎት የታጀበ ቡና ከጀበና ወደ ሲኒ እየቀዳች ነው። በጠረጴዛው ላይ ጥቁር ቡኒ ምግብ፣ አቮካዶ፣ ቀይ ጭማቂና ዕጣን ታይተዋል፤ ይህ የትኛው ባህላዊ ቁርስ ነው?

የተሰለፉ የፖሊስ አባላት በሰማያዊ ልብስ፣ ኮፍያ እና የፊት ጭንብል ለብሰዋል። እያንዳንዳቸው የብረት ጠመንጃ ተሸክመዋል፣ ከበስተጀርባም ብዙ ሰዎች በተሰበሰቡበት ቦታ ቆመዋል። የተሰለፉት ፖሊሶች የየትኛውን የሀገሪቱን የጸጥታ አካል ወክለው ነው?

ከታች ሥር ያላቸው የሽንኩርት ቅጠሎች በድንጋያማ መሬት ላይ ተደርድረው ይታያሉ። የሽንኩርቱ ግንድ ነጭና አረንጓዴ ነው። ጥቁር አረንጓዴ ቅጠሎቹ ደግሞ ወደ ላይ ረዥም እና ቀጥ ያሉ ናቸውን?

አንዱ ወርቃማ ሌላው ደግሞ ብርማ ቀለም አለው። የልብ ቅርጾቹ በጥሩ ሁኔታ ተስተካክለው ተያይዘዋል፤ የአንገት ጌጡም ቀጭን ሰንሰለት አለው። ይህ ጌጥ ምን ዓይነት ስሜት ወይም ግንኙነት ለመግለጽ ያገለግላል?

አራት ጥንድ ጥቁር የውሸት ሽፋሽፍቶች ከላይ ባለው ብልጭልጭ ወይን ጠጅ የአይን መቁረጫ ጋር ያሳያል፤ እነዚህ ምርቶች ለውበት ማስዋቢያ አገልግሎት የሚያገለግሉ ሲሆን የአይንን ውበት አይጨምሩም?

አንድ ሰው ነጭ የቁም ጫማዎችን በእጁ ይዞ ወደ ላይ ከፍ አድርጓል። ጫማዎቹ በሙሉ በነጭ ቀለም የተሞሉ ናቸው፤ በውስጣቸውም ምንም ዓይነት የሌላ ቀለም ምልክት የለም። ጫማዎቹ በነጠላ ጫማዎች ያጌጡ ናቸው። ጫማው ስንት ብር ናቸው?

ጥቁርና ቢጫ የተሰሩ የዶቃ መብራቶች በጣሪያ ላይ ተሰቅለዋል። ቅርጻቸው የተጠማዘዘ እና አራት ማዕዘን ሲሆን፣ በዶቃዎች የተሸፈኑ ናቸው። ከታች ያሉት አምፖሎች ደብዘዝ ያለ ቢጫ ብርሃን ይሰጣሉ። እነዚህ መብራቶች በየትኛው ዓይነት የባህል ጥበብ ዘይቤ ናቸው?

ኃይለኛ ቢጫ፣ አረንጓዴ፣ ቀይ እና ቡናማ ቀለሞች ያሉት ልዩ የመሬት አቀማመጥ ቀርቧል። መልክዓ ምድሩ በሰልፈር እና በማዕድን የተሞላ ሲሆን ይህም በጂኦተርማል እንቅስቃሴ ምክንያት ደማቅ ቀለሞችን ፈጥሯል። ይህ እሳተ ጎመራ ያለው ቦታ በኢትዮጵያ ምን ተብሎ ይጠራል?

ጠላቂው በውሃ ላይ በሎግ መሰል ጀልባ ላይ ተቀምጧል። ምሽት ላይ ወይም ጎህ ሲቀድ ፀሐይ ስትጠልቅ ወርቃማ ብርሀን በውሃው ላይ ተንጸባርቋል። ዓሣ በማጥመድ ላይ ነው። ዓሣ አጥማጁ የትኛውን የዓሣ ማጥመጃ ዘዴ ይጠቀማል?

ከፍተኛ የስሜት ውጥረትን የሚያሳይ የስነ ልቦና መጽሐፍ ሽፋን ነው። ጥቁር የሴት ምስል ወደ ውስጥ ተጠምጥማ እና ተኝታ በቢጫና ቀይ ጀርባ ላይ ይገኛል። የመጽሐፉ ርዕስ "በፍቅር ስም" የሚል የአማርኛ ጽሑፍ አለው። የመጽሐፉ ደራሲ ማን ነው?

የፊት ለፊቱ መንገድ በደረቅ አፈርና ጠጠር የተሸፈነ ሲሆን፣ ከሩቅ ደግሞ በርካታ ዘመናዊና ባለ ብዙ ፎቅ ሕንፃዎች አሉ። ይህ መንገድ ወደ ከተማዋ የሚደረገውን የትራንስፖርት ፍሰት እንዴት ያሻሽላል?

ይህ ምስል የሰዎች ስብስብ በጠጠር መንገድ ላይ በገበያ ቦታ ውስጥ ሲንቀሳቀስ ያሳያል። በየጎን በኩል ልብሶች እና ሌሎች ዕቃዎች መሬት ላይ ተነጥፈው ተሽጠዋል። ከበስተጀርባ የኢትዮጵያ ባንዲራ ያለው ሕንፃ አለ። ይህ አይነት የውጪ ገበያ በኢትዮጵያ ኢኮኖሚ ውስጥ ምን ሚና ይጫወታል?

ነጭ በሆነ ህንፃ ላይ ሦስት ፎቅ ያሉት አፓርታማዎችና በብረት በረንዳዎች ፊትለፊት ተቀርጿል። ህንፃው ከውጭ በከፍተኛ አጥር ተከቧል። የሕንፃው አጠቃላይ ሁኔታ ምንድነው?

ሁለት ፖሊሶች በመንገድ ላይ የትራፊክ ፍጥነት በራዳር መሣሪያ እየለኩ ነው። ፖሊሶቹ ዩኒፎርም እና የደህንነት ቬስት ለብሰዋል፤ ከኋላቸው ደግሞ ሌሎች ሰዎች ቆመው ይመለከታሉ። ፖሊሶቹ የፍጥነት መለኪያ ራዳር መጠቀም ለአሽከርካሪዎች የደህንነትን እና የሕግ ማስከበርን እንዴት ያረጋግጣል?

ጨለማ ቆዳ ያለው እጅ የካርድ ስብስብን በቀይ መደገፊያ ላይ ይዟል። የካርዶቹ ስብስብ "ጆከር" ካርድን ጨምሮ የተለያዩ ቁጥሮችና ምልክቶችን ያሳያል፤ ቁጥሮች በተደራረበ ሁኔታ ይታያሉ። በእነዚህ ካርዶች ስብስብ ለመጫወት በጣም ታዋቂው የካርድ ጨዋታ የትኛው ሊሆን ይችላል?

ቢጫ ሻሽ ያደረገች ሴት በሸቀጣሸቀጥ መደብር ውስጥ በሸቀጦች ተከብባ ተቀምጣለች። በዙሪያዋ የዘይት ጠርሙስ፣ የፖፕኮርን ቦርሳዎች እና ሌሎች እህሎች ይታያሉ። ከታች አንዲት ሌላ ሴት የሽንኩርት ቅጠሎችን ስትለይ ትታያለች። በኢትዮጵያ ገበያ ውስጥ የንግድ ልውውጥ በምን መንገድ ይካሄዳል?

ከሰማያዊ የደንብ ልብስ የለበሰ ወታደራዊ መኮንን ከብዙ ወታደሮች ፊት ሰላምታ ይሰጣል። ወታደሮቹ ቀይ ኮፍያ ለብሰው ጠመንጃ ይዘው በመስመር ቆመዋል። ሥነ ሥርዓቱ የት ቦታ እየተካሄደ ነው?

ይህ ጥቁር እና ነጭ ፎቶ አንድ ቤተሰብ በቤት ውስጥ ያሳያል። አባት ትራክ ሱት ለብሶ ወንበር ላይ ተቀምጧል፣ እናት ደግሞ ነጭ ጨርቅ ለብሳ አንዲት ትንሽ ልጅ ታቅፋለች። ሌላ ወንድ ልጅም ከጎናቸው ቆሟል። በግድግዳው ላይ ያለው ፎቶግራፍ የማን ሊሆን ይችላል?

ረጃጅም እና ቀይ የተሸረሸሩ ምሰሶዎች የተፈጥሮ የመሬት አቀማመጥ መካከለኛ ስፋት ያለው ፎቶግራፍ ቀርቧል። እነዚህ የአፈር አፈጣጠሮች በጫካማ እና አረንጓዴ አካባቢ የተከበቡ ሲሆን ከአንዱ አናት ላይ ትንሽ የእይታ ጣቢያ ይገኛል። በኢትዮጵያ ውስጥ በየትኛው አካባቢ ሊገኝ ይችላል?

ጥንድ ጥቁር የቆዳ እግር ኳስ ጫማዎች በነጭ ዳራ ላይ በቅርበት ቀርበዋል። ጫማዎቹ ነጭ የጫማ ማሰሪያዎች እና በጎን በኩል ነጭ የአርማ ቅርጽ አላቸው። በአንደኛው ጫማ ምላስ ላይ "Simba" የሚል ስም በጽሁፍ ተቀርጿል።

የአየር ማረፊያ ሰራተኛ አንጸባራቂ ልብስ ለብሶ በእጆቹ ለአንድ ትልቅ ነጭ አውሮፕላን ምልክት ይሰጣል። በሰማያዊ ሰማይ ስር፣ ሌሎች ሰራተኞች አውሮፕላኑን ይጠብቃሉ። የአውሮፕላን እንቅስቃሴን መቆጣጠር ምን ያህል ጥንቃቄ ይፈልጋል?

ከሰፊ አልጋ አጠገብ ባለ ክፍል ውስጥ የእንጨት የአልጋ አጠገብ ጠረጴዛ ይታያል። ጠረጴዛው ላይ የአበባ ማስቀመጫ፣ የአጋዘን ቅርጽ ያለው ጌጥ እና ባዶ የፎቶ ፍሬም አለ። ከበስተጀርባው ደብዛዛ አረንጓዴ ግድግዳ ያለው ሲሆን መሬቱ የእንጨት ነው። የዚህ ክፍል ማስጌጫ ምን ይሰማዎታል?

አንዲት ሴት ፀጉሯን እየወዘወዘች ባህላዊ ጭፈራ ላይ። ቢጫ ቀሚስና ሰማያዊ ሹራብ ለብሳለች። ከእርሷ ጋር ሌሎችም ተጫዋቾችና አንድ ሙዚቀኛ በአንድ መድረክ ላይ አሉ። መድረኩ በባህላዊ ማስጌጫዎች ያጌጠ ነው። ይህ የትኛው የኢትዮጵያ ጭፈራ ዓይነት ነው?

ለወንዶች የተዘጋጁ ሁለት ጥቁር ቆዳ ያላቸው የኦክስፎርድ ጫማዎች፣ በጥቁር ማሰሪያና በጠንካራ ጥቁር ጎማ ይታያሉ። ሁለቱም ጫማዎች የጣት ጫፍ መሸፈኛ (toe cap) አላቸው። እነዚህ ጫማዎች ብዙውን ጊዜ ለምን ዓይነት ልብስ ይለበሳሉ?

ከአሮጌ የድንጋይ ግድግዳ እና ከእንጨት ጣሪያ ስር ትልቅ ጥቁር ደወል በሰንሰለት ተሰቅሏል። ደወሉ ላይ የተቀረጸ ጌጣጌጥ አለው። የደወሉ መደወያ (clapper) ከታች በሰንሰለት ተያይዟል። ይህ ደወል የየትኛው ዘመን ወይም የትኛው ታሪካዊ ቦታ አካል ነው?

አንድ ደማቅ ሰማያዊ ቀለም ያለው የተባበሩት መንግስታት ድርጅት (ተመድ) ባንዲራ በሰፊ ሰማያዊ ሰማይ ስር በነፋስ እየተወዛወዘ ይታያል። የድርጅቱ ነጭ አርማ መሃል ላይ ያተኮረ ሲሆን፣። ሰንደቅ አላማው ሰላምንና ትብብርን የሚያመለክት ሲሆን፣ የትኛው ቀን ተነስቶ ይውለበለብ ይሆን?

ብርሃን ያለው የብረት ኤሌክትሪክ ምድጃ በጠራ ዳራ ላይ ቀርቧል። በላይኛው ክፍል የሙቀት መጠምዘዣው አለ። የምድጃው የሙቀት መጠን መቆጣጠሪያ ቁልፍ ከፊት ለፊት ይገኛል፤ ሁለት የፕላስቲክ መያዣዎች አሉ። ይህ አይነቱ ኤሌክትሪክ ምድጃ በምን አገልግሎት ይውላል?

ሁለት ጥቁር ከፍ ያለ አንገት (ሀይ-ቶፕ) ያላቸው የኒኬ ጫማዎች በቀይ ሳጥን ላይ አሉ። ጫማዎቹ በሙሉ ጥቁር ቆዳ ሲሆኑ 'ኤር ፎርስ 1' የሚባለው ሞዴል ናቸው። በጎን በኩል 'ጎርቴክስ' የሚል ጽሑፍና ምልክት አላቸው። የ'ጎርቴክስ' ቴክኖሎጂ ለጫማው ምን ጥቅም ይሰጣል?

በትልቅ ስብሰባ አዳራሽ ውስጥ የተለያዩ ልዑካን በዩ-ቅርጽ ጠረጴዛ ዙሪያ ተቀምጠዋል። ከበስተጀርባ "AFEZ ALAT FREE ECONOMIC ZONE" የሚል አርማ ያለበት ግድግዳ አለ። የትኞቹ አገሮች በስብሰባው ላይ እየተሳተፉ ነው?

የሚያብረቀርቅ ሰማያዊ ሰማይ ሥር የቆመው ግራጫ ምናር አናቱ አረንጓዴ ነው። አረንጓዴ የሆኑት የመስጊዱ መስኮቶች እና የኢትዮጵያ ባንዲራዎች በጎን ይታያሉ። የጨረቃና የኮከብ ምልክት ያረፈበት ይህ ምናር የማን ነው?

በተፈራረሰ ቤት ውስጥ ብዙ ሰዎች ፍርስራሾችን በማንሳት ላይ ናቸው። የግድግዳው ድንጋዮች እና የቆርቆሮ ቁርጥራጮች መሬት ላይ ተበታትነው ይገኛሉ። አንዳንድ ሰዎች ብርቱካናማ አንጸባራቂ ቬስት ለብሰዋል። በስተግራ በኩል ጥቂት ሰዎች ወደ ፊት ቆመውን?

አንድ ነጭና ሰማያዊ ቀለም ያለው የጭነት መኪና ተገልብጦ ተጎድቷል። በዙሪያው በቢጫ ከረጢቶች የታጨቁ ምርቶች ተበትነዋል። ሁለት ወንዶች፣ አንደኛው ትልቅ ሌላኛው ትንሽ፣ አደጋውን ቆመው እየተመለከቱ ነው። የገጠር አካባቢ በጀርባው ይገኛል። የተበተነው ምርት ምን ዓይነት ሊሆን ይችላል?

ሰማያዊ ሰማይ ስር፣ በውሃ ላይ የተገነባ ቀይ ጣሪያ ያለው የመመገቢያ ወይም የመጠጥ ቤት ህንጻ አለ። ህንጻውን በረጃጅም የእንጨት ድልድይ አቋርጠው ሰዎች እየተራመዱ አሉ። የኮካ ኮላ ማስታወቂያው ምን ዓይነት አገልግሎት እንደሚሰጥ ፍንጭ ይሰጣል?

በርካታ የጤና ባለሙያዎች በሰማያዊ ልብስና ጭንብል ለብሰው በአንድ ታካሚ ዙሪያ ተከብበዋል። በስትሬቸር ላይ ተኝቶ ያለን ህፃን እየረዱ ሲሆን፣ ጎንበስ ብለው እጃቸውን በደረቱ ላይ አድርገዋል። የአዋቂዎች ቡድን በጋራ በመሆን ለሕፃኑ ሕይወት ታግለዋል?

በትምህርት ክፍል ውስጥ ብዙ ተማሪዎች በእንጨት ወንበሮች ላይ ተቀምጠዋል። ሴት መምህር ትመስላለች አንዲት ሴት በነጭ ጋዋን ለብሳ ከቀኝ በኩል ቆማለች። ተማሪዎቹ ምን እየተማሩ ነው? ክፍሉ የትኛው አካባቢ ይገኛል?

ብርማ ሰዓት ያደረገ እጅ ነጭ ባለ ተረከዝ ጫማ ወደ ላይ ከፍ አድርጎ ይዟል። ጫማው በጫፉ ላይ የሚያብረቀርቅ ጌጥ ያለበት ነው። ከበስተጀርባው ብዙ ሌሎች ጫማዎች ተሰቅለዋል። ይህ ጫማ ምን ዓይነት ዝግጅት ላይ ሊደረግ ይችላል?

ይህ ምስል አንድ ሰው አረንጓዴ የባቄላ ፍሬዎች ከዕፅዋት ላይ ሲሰበስብ ያሳያል። የተሰበሰበው ምርት በጥቁር የብረት ቅርጫት ውስጥ አለ። በኢትዮጵያ ውስጥ ጥራጥሬዎች በሰዎች አመጋገብ እና በ ግብርና ወደ ውጭ የሚላክ ምርት ምን ያህል ወሳኝ ቦታ አላቸው?

ጥሬ፣ ሮዝ ቀለም ያለው የስኳር ድንች በከረጢት ውስጥ ተሞልቶ ይታያል፣ ቆዳው ላይ ደግሞ አንዳንድ አፈር አሉ። ድንቹ ከየትኛው የኢትዮጵያ ክልል ሊመጣ ይችላል?

ምስሉ በጨለማ ደመና ዳራ ላይ ቢጫ ጽሑፍ ያሳያል። ዋናው ጽሑፍ "ፍካት ናፋቅዎች" ሲል፣ ከሱ በታች ደግሞ "የግጥም ስብስብ" የሚል ተጨማሪ ቃል አለ። እነዚህ ቃላት የሙዚቃ ወይም የፊልም ርዕስ ሊሆኑ እንደሚችሉ ይገምታሉ?

በጥቁር ሰማያዊ ክብ ውስጥ፣ ወርቃማ ቀለም ያለው የዕድገት ግራፍ ምልክት አለ። ከምልክቱ በታች "የገንዘብ ሚኒስቴር" የሚል የአማርኛ ጽሑፍ ተቀርጿል። አጠቃላይ አርማው በወርቃማ መስመሮች ተከቧል። የዚህ ተቋም ዋና ተግባር ምን ሊሆን ይችላል?

እናት ህጻን ልጇን በብረታ ብረት ግድግዳ ባለው ጊዜያዊ መጠለያ ውስጥ አጥብታለች። ወለሉ አፈር ሲሆን፣ አልባሳት እና ጥቂት ዕቃዎች በዙሪያዋ ተቀምጠዋል። የቦታው ጠባብነት እና አደረጃጀት ስለ የህይወት ሁኔታ ምን ይነግረናል?

የተከፈተ መሶብ ላይ የተከፋፈለ ምግብ ላይ ቃሪያ (ስንግ) እና እንቁላል አለ ፤ ባንድ ጎን ደግሞ ለሰዎች መቀመጫ አለ :- ጥያቄዬ የአገልግል ምግብ የማን ብሔረሰብ ባሕል ነው?

ወንዙ ቡናማ ቀለም ሲኖረው፣ የሸለቆው ግድግዳዎች በትንሹ አረንጓዴ በሆኑ ቁጥቋጦዎች እና ቡናማ አፈር ተሸፍነዋል። ከርቀት ትላልቅ ተራሮች ይታያሉ። ይህ ሸለቆ በየትኛው የኢትዮጵያ ክልል ይገኛል?

የተከበረ ሰው ጥቁር መነፅር አድርጎ፣ ቀይና ወርቅ ያጌጠ የባህል ካባ ለብሶ ማይክሮፎን ይዞ ሽልማት ሲቀበል፣ ይህ ክብር ለባህላዊው አልባሳትና የላቀ ስኬት ምን ዓይነት ትልቅ ቦታ ይሰጣል

ከፊሉ በደረቅ ድንጋይ ግድግዳ የተከበበ ኮረብታ ላይ፣ ብዙ ቅርንጫፎች ያሉት ወፍራም ቁልቋል መሰል ዛፍ ይታያል። ዛፉ ቀይና አረንጓዴ ቀለም ያላቸው አበቦች እና ፍሬዎች አሉት። የዚህ ጠንካራ ተክል ትክክለኛ ዝርያ ምንድን ነው?

አስደናቂ ምስል በማታ ሰዓት የሚታየውን የእሳተ ገሞራ ፍሳሽ ያሳያል። ቀይና ብርቱካናማ ብርሃን ያለው ፈሳሽ ፍም በጨለማ ጉድጓድ ውስጥ ይፈሳል። ከበስተጀርባ ኮረብታ አለ። ይህ ስፍራ የኤርታሌ እሳተ ገሞራ ነው?

ስድስት ሴቶች ባህላዊ ነጭ ልብስ ለብሰው፣ ቀይና ነጭ ሻሽ ጠምጥመው እንዲሁም ወርቃማ ጃንጥላዎች ይዘው፣ መድረክ ላይ ቆመው በደስታ እየዘፈኑ ምን ዓይነት ዘፈን ነው የሚዘፍኑት? ይህ በዓል ወይም ትርኢት የተካሄደው የትኛው ቦታ ላይ ነው?

ረጅም ጥቁር ቀለም ያለው ብዕር ቀርቧል። መሀል ላይ ወርቃማ ቀለም የተቀባ ቅርፅ ወይም ንድፍ አለው። ጫፎቹ እና መገጣጠሚያዎቹ ወርቃማ ናቸው። ፕላቲነም (PLATINUM) የሚል ቃል በመሀል ይነበባል። ይህ ብዕር ምን አይነት ቀለም (መጠንቀቂያ) ይጠቀማል?

እጅግ በጣም ብዙ የተለያዩ ፍራፍሬዎችና አትክልቶች ተከምረዋል። ቢጫ ሙዝ ከታች እና ከላይ ተንጠልጥሏል፤ ብርቱካን፣ አረንጓዴ ሊሞች እና ካሮቶች በበርካታ ፕላስቲክ ሳጥኖች ተደራጅተዋል። የተለያዩ ቀለማት ያላቸው ፍራፍሬዎች መደርደሪያውን ሞልተውታል። ይህ የፍራፍሬ መሸጫ ሱቅ ለደንበኞች ክፍት ነው?

አምስት ወታደሮችን በበረሃ አቀማመጥ ላይ፣ ካምፓላጅ ዩኒፎርም እና አረንጓዴ ኮፍያ ለብሰው ያሳያል። እጆቻቸው ላይ የያዙት ሰማያዊና ነጭ ነገር ምን ይሆን?

በደረቅ መሬት ላይ ሁለት አረንጓዴ፣ ቀይ፣ ጥቁር እና ቢጫማ የተቀለሙ አውቶቡሶች ጎን ለጎን ቆመዋል። በአውቶቡሶቹ ላይ "የኛ አውቶቡስ" የሚል ስም በአማርኛና በእንግሊዝኛ ተጽፏል። እነዚህ አውቶቡሶች በየትኛው የአገልግሎት ዘርፍ ሊሰማሩ ይችላሉ?

ወፍራም ደን በውስጡ ያለውን አረንጓዴነት ያጎላል። ደኑ ውስጥ የተዘረጋ ቢጫ የብርሃን ቅስት ሲኖረው፣ ከላይ በግዕዝ ፊደል 'ዝጎራ' የሚል ቃል ተጽፎ ጥቅጥቅ ያለና የተደራረበ እጽዋት ተፈጥሮአዊ ውበት አለው። ፊደሎቹና ደኑ የሚያስተላልፉት መልእክት ምንድን ነው?

ቀይ መለያ ያለው የኮካ ኮላ መስታወት ጠርሙስ፣ ጥቁር ቡናማ መጠጥ ይዟል። ጠርሙሱ በመሃሉ የተጠረዘ ቅርጽ ያለው ሲሆን፣ በንጹህ ነጭ ዳራ ላይ ጎልቶ ይታያል። ኮካ ኮላ በኢትዮጵያ ውስጥ በብዛት በየትኛው የሸማቾች ዕድሜ ክልል ዘንድ ተወዳጅነት አለው?

ሁለት ልጆች ባህላዊ የኢትዮጵያ ነጭ ልብስ ለብሰው፣ ሳህን ላይ ያለውን ምግብ እርስ በርሳቸው እየተመጋገቡ ነው። ልብሳቸው በቀለማት ያሸበረቁ ሰንሰለቶች ያጌጠ ሲሆን፣ ከፊት ለፊታቸው ትልቅ የምግብ ሳህን አለ። የዚህ ምግብ አይነት ምን ተብሎ ይጠራል?

የከበሮው መካከለኛ ክፍል በቀይ፣ ነጭ እና ጥቁር ንድፎች በተጌጠ ጨርቅ ተጠቅልሏል። በጨርቁ ላይ በገመድ መረብ ታስሮ የተጠናከረ ሲሆን፤ ይህም ገመድ የከበሮውን ቆዳዎች ለማጥበቅ ይጠቅማል። ይህ የሙዚቃ መሣሪያ በየትኛው የኢትዮጵያ ባህላዊ ሥነ-ሥርዓቶች ውስጥ በዋናነት ይጠቀማል?

አንድ ወንድ እና አንድ ሴት በባንክ ውስጥ በባንክ ሰራተኞች እየተስተናገዱ አንዲሁም ሴቷ ተገልጋይ ቢጫ ማስክ አድርጋለች፣ በእጇም አረንጓዴ ደብተር ይዛለች። ይኽ ባንክ ስሙ ምንድነው?

ወጣት ወንዶች ስፋት ባለው መስክ ላይ የባህል ጭፈራ ያቀርባሉ። ሁሉም ተመሳሳይ ነጭ ሸሚዞችንና ቁምጣዎችን ለብሰዋል። እያንዳንዳቸው ጨርቅ በእጃቸው ይዘው ጭፈራውን ያደምቃሉ። ከበስተጀርባ ዝቅተኛ ኮረብታዎች አሉ። ወንዶቹ እያቀረቡ ያሉት የባህል ጭፈራ ከየትኛው የኢትዮጵያ ባህል ነው?

ቡርጋንዲ ስኒከር ጫማዎች በቀይ ማሰሪያ ተነጣጥለው ተቀምጠዋል። ከኋላቸው ትንሽ እና አረንጓዴ የጌጣጌጥ ተክል አለ። ይህ ዓይነቱ የአየር ማስገቢያ መረብ ጫማ በአካል ብቃት እንቅስቃሴ ወቅት ለእግር ምቾት ምን ያህል ጠቃሚ ነው?

ደስ የሚል ፍሬ የያዘ የገበያ መደርደሪያ ይታያል። ከስር በብዛት ያልበሰሉ እና የደረሱ ማንጎዎች ተከምረዋል። ከላይ ደግሞ በጥንቃቄ የተደረደሩ ብዙ አናናሶች አሉ። አናናስ እና ማንጎ በብዛት የሚበቅሉት በየትኞቹ የዓለማችን አካባቢዎች ነው?

ሁለት ብረታማ እና የሚያብረቀርቁ ፀጉር መቁረጫ መቀሶች በጥቁር ዳራ ላይ ቀርበዋል። አንደኛው መቀስ ለስላሳ ስለት ያለው ሲሆን፣ ሌላኛው ደግሞ ጥርስ ጥርስ ያለው ነው። የጥርስ ጥርስ ያለው መቀስ ለየትኛው የፀጉር አሠራር አገልግሎት ይውላል?

ጥልቅ በሆነ ጉድጓድ ዙሪያ ካህናትና ምዕመናን ነጭ ልብስ ለብሰው ቆመዋል። በላሊበላ የድንጋይ ቤተ ክርስቲያን በደማቅ ፀሐይ ስር ናት። ይህ ሃይማኖታዊ ክብረ በዓል የትኛው በዓል ሊሆን ይችላል?

ብርሀናማ የሆነ የሻይ ሮዝ ቀለሞች ያሉት የድግስ ማስዋቢያ ይታያል። በወርቃማ ጌጥ ያሸበረቁ ፊኛዎች ከአንጸባራቂ መጋረጃዎች ፊት ለፊት ተንጠልጥለዋል። በመሀል ሻማዎች የበሩበት፣ በሮዝ አበባዎችና በሻይ ሮዝ ጨርቅ ያጌጠ ጠረጴዛ አለ። መጋረጃው ምን ጥቅም አለው?

'ቪቫ' የሚል ስም ያላቸው አራት የተለያዩ የሽንት ቤት ወረቀቶች ማሸጊያዎች ቀርበዋል። ማሸጊያዎቹ የተለያዩ ቀለሞች እና ዲዛይኖች አሏቸው፣ አንደኛው ደግሞ አበባ ያሳያል። ወረቀቶቹ ለስላሳ እና ለቆዳ ተስማሚ መሆናቸውን ያመለክታሉ። የሽንት ቤት ወረቀት ንጽህናን ለመጠበቅ ምን ያህል አስፈላጊ ነው?

ባለ ቡናማ ክዳን እና እጀታ ያለው፣ በብረት የተሰራ ብልቃጥ በቡኒ የእንጨት ጠረጴዛ ላይ ቆሟል። ብልቃጡ የሻይ ወይም የውሃ ሙቀት መቆጣጠሪያ ነው። ብልቃጡ ስንት ሊትር ይይዛል? ዲዛይኑ ምንን ያመለክታል?

አራት ሰዎች ባህላዊ ነጭ ልብስ፣ የራስ ቆብ እና የተለያዩ የጦር መሳሪያዎች (ጦር፣ ጋሻ፣ ክላሽንኮቭ) ይዘው በ አረንጓዴ የገጠር አካባቢ ቆመዋል። አንደኛው ሰው የኢትዮጵያ ባንዲራ ይዟል። የባህላዊ ልብሳቸው ስም ማን ነው?

ጥሩ ልብስ የለበሱ ባለሥልጣናት በአንድ መዋቅር ፊት ለፊት ቆመዏል። የጥበቃ ኃይሉ አባል በሰንደቅ ዓላማ በተጌጠ ልብሱና በሰይፍ የክብር ሰላምታ ይሰጣል፤ ነጭ የሆኑ ዘመናዊ መኪናዎች በአካባቢው ቆመዋል።

አንዲት ሴት አግዳሚ ወንበር ጋር ተቀምጣ ወደተለያዩ ሃይላንዶች ፈሳሽ ነገር እየገለበጠች ነው። ከፊት ለፊቷም የተለያየ መጠን ያላቸው ጄሪካኖች ተቀምጠዋል። ወደ ፕላስቲኮቹ እየገለበጠች ያለችው ፈሳሽ ምንድን ነው?

ንጹህ በሆነ ነጭ ዳራ ላይ፣ ጥርት ብለው የሚታዩ ሁለት ብሎኖች ከሁለት ነቶች ጋር አሉ። ብሎኖቹ ሄክሳጎን ቅርጽ ያለው ራስ ሲኖራቸው፣ የሚያብረቀርቅ የብረት ብርሃን አላቸው። እነዚህ ዓይነቶች ቡለኖች በምን ዓይነት ኢንዱስትሪ ውስጥ በብዛት ጥቅም ላይ ይውላሉ?

ከሰማያዊ ሞላላ ቅርጽ ጋር ቢጫና አረንጓዴ ቀለሞች የጎንደር ዩኒቨርሲቲን አርማ ያሳያሉ። በክበቡ ውስጥ ግንብ መሰል ቅርጽ፣ የተራራ ዳራና የዕቅድ ጥቅልሎች ይገኙበታል። በስዕሉ ላይ የሚታየው ታሪካዊ ሕንጻ የቱ ነው?

ክንፎች ያለው መልአክ ሰይፍ እና ሚዛን ይዟል። ጋኔን በሚመስልፍጡርላይ ረግጦ ቆሟል። ከበስተጀርባ አረንጓዴ ተራሮችና ሰማይ አሉ። ከሥር ቀይ ኅዳግ ባለው ክፈፍ ውስጥ "ቅዱስ ሚካኤል" የሚል ጽሑፍ አለ። ቅዱስ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ምን ዓይነት ቦታ አለው?

ሶስት ወጣት አረንጓዴ ችግኞች ጥቁር ቡናማ አፈር ውስጥ በቅርበት ሲያድጉ አሉ። የችግኞቹ ቅጠሎች ትንንሽ እና ጥርት ያሉ ሲሆን፣ በፀሐይ ብርሃን ተነጥሯል፤ እነዚህ ችግኞች ምን ዓይነት ተክል ሊሆኑ ይችላሉ?

ጥቁር ልብስ የለበሰ፣ ሱትና ክራባት ያሰረ አንድ አለቃ በሚመስል ወንበር ላይ ተቀምጧል። ከበስተጀርባ የኢትዮጵያ እና የአፍሪካ ህብረት ባንዲራዎች ይታያሉ፤ በጠረጴዛው ላይ የእጅ ማጽጃ ተቀምጧል። ይህ ሰውዬ በየትኛው ትልቅ ስብሰባ ላይ አስተያየት ለመስጠት እየተዘጋጀ ይሆን?

ወታደራዊ ልብስ የለበሱ በርካታ ሰዎች ካኪ ካሜራ ያላቸው የደንብ ልብሶችን ለብሰዋል። ወንዶቹ ዘመናዊ ጠብመንጃዎች ወደ ላይ ከፍ አድርገው በደስታ እየተሳሳቁ ነው። የጠመንጃ ቀበቶዎች ከትከሻቸው ጋር ተንጠልጥለዋል። የበስተጀርባው አረንጓዴ የዛፍ ቅጠሎች የተሞላ የመሆኑ ሚስጥር ምንድን ነው?

የፀጉር ሳሎን ውስጠኛ ክፍል ነው። በአረንጓዴ-ሐምራዊ ግድግዳ ላይ አራት የፀጉር ማድረቂያ ማሽኖች ከጥቁር ወንበሮች በላይ ተሰቅለዋል። ቦታው ንፁህና ለመሥራት ዝግጁ ይመስላል። ሳሎኑ ዘመናዊ አገልግሎት ይሰጣል?

የተለያዩ ጣፋጮች እንደ ማርስ፣ ስኒከር እና ኪንደር ጆይ ከኤክስትራ ማስቲካ ጋር በመደብር ማሳያ ላይ ተደርድረዋል። ጣፋጮቹ በተለያዩ መጠኖች እና ቅርጾች ቀርበዋል። ከእነዚህ ጣፋጮች መካከል በብዛት የሚሸጠው የትኛው ነው?